የተለያየ መጠን እና ዲዛይን ያላቸው የጆሮ ጌጥ አይነቶች በየአይነታቸው ጥንድ ጥንድ ሆነው ተደርድረዋል። ጆሮ ጌጦቹ ከተለያዩ እቃዎች የተሰሩ እና የተለያየ ቀለማት ያላቸው ናቸው።

በረጅሙ የሽንኩርት ወይም ቀይ ሽንኩርት እርሻ መሃል በሲሚንቶ የተገነባ የመስኖ ቦይ ይታያል። የአረንጓዴ ተክሎች ረድፎች በሁለቱም በኩል ተዘርግተዋል፤ ከበስተጀርባ ጥቅጥቅ ያሉ ዛፎችና ሰማያዊ ሰማይ ይገኛሉ። የቦዩ ውስጥ ውሃ ይፈሳል።

"ፕሪምየር ሊግ"የእግር ኳስ ግጥሚያዎችን የሚያሳይ ማስታወቂያ ነው። የማስታወቂያው ዳራ ሐምራዊ ሲሆን፣ የፕሪምየር ሊግ አርማና አርማ ከላይ በስተቀኝ በኩል ይታያሉ። ከላይ በስተግራ ደግሞ አርማ ይገኛል።

አንዲት ወጣት ተማሪ ከኋላዋ በተቀመጠችበት መንገድ ያሳያል፣ ጭንቅላቷን በእጇ ይዛለች። ከበስተጀርባዋ አረንጓዴ የጥቁር ሰሌዳ ያለ ሲሆን፣ በላዩ ላይ የተወሳሰቡ የሂሳብ ቀመሮች (በዋነኝነት ካልኩለስ) ተጽፈዋል።

ሁለት ገበሬዎች በደማቅ ፀሐይ ስር ሰፋ ያለ እርሻ ውስጥ እህል እየወቁ ነው። አርሶ አደሮቹ ገለባውን ወደ ላይ እየወረወሩ ሲሆን፣ ከፊል የተሰበሰበው ገለባ በከፍተኛ መጠን ተከምሯል። ሰማያዊው ሰማይ ከኋላቸው ይዘረጋል።

ጥቅጥቅ ባለ አረንጓዴ ሜዳ ላይ ከቁልቋል እፅዋት ጀርባ የገለባ ጣሪያ ያላቸው ባህላዊ የአፍሪካ ጎጆ ቤቶች አሉ። ከፊት በኩል በትላልቅ ዛፎች እና በድንጋይ የተገነባ አጥር አለው። የሰማይ ዳራው ነጭ ደመናማ እና ጥርት ያለ ሰማያዊ ነው።

ቀይ፣ አረንጓዴ፣ ሰማያዊና ነጭ የተቀቡ የሸክላ ጽዋዎች በሽብልቅ ቅርጫት ውስጥ ተደርድረዋል። ጽዋዎቹ መሬት ላይ በተቀመጠው ቅርጫት ውስጥ ተደባልቀው ይታያሉ። ጽዋዎቹ የአገር ባንዲራ ቀለማትም አላቸው።

ማሽኑ አረንጓዴ ቀለም ያለው ሲሆን፣ ከማዕከላዊ ምሰሶው ላይ በተንጠለጠሉ ሰንሰለቶች ላይ መቀመጫዎች ተያይዘዋል። ማሽኑ እየተሽከረከረ ስለሆነ መቀመጫዎቹ ወደ ውጭ በስፋት ወጥተዋል።

መጥረቢያ በነጭ ዳራ ላይ ይታያል። የመጥረቢያው ምላጭ የብረት ቀለም ያለው ሲሆን፣ የመጥረቢያው እጀታ ደግሞ ቡናማ የእንጨት ቀለም አለው። የመጥረቢያው አንገት በሁለት ሪቬቶች ተይዟል።

ክፍሉን ሙሉ በሙሉ የሚሸፍን፣ ከእንጨት የተሰራ ትልቅ የልብስ ማስቀመጫ አለ። በሩ ላይ ረዣዥም የብረት መያዣዎች አሉት። የታችኛው የቁም ሳጥኑ ክፍል ጥቁር ሲሆን የወለሉ ክፍል ነጭ የእብነ በረድ ድንጋይ ይመስላል።

በመጠኑ ትልቅ የሆነ "ኢትዮጵያ" የሚል ጽሁፍ የሰፈረበት አውሮፕላን ጥርት ባለው ሰማያዊ ሰማይ ስር ይበራል። አውሮፕላኑ ከኋላው አረንጓዴ ቢጫ እና ቀይ ቀለማት ያለው አርማ ለጥፏል።

ከተለመደው የእንጨት አጥር በስተጀርባ በግንባታ ላይ ያሉ ሁለት ቤቶች ይገኛሉ። አንደኛው ቤት ከብረት ጣራ በታች በዱላዎች የተሰራ ፍሬም ብቻ ነው። በስተቀኝ በኩል፣ ከቆመው አጥር ጀርባ ትንሽ ጥቁር ቤት ይታያል። በግንባታዎቹ ፊት ለፊት አረንጓዴ ሜዳ አለ።

ዘመናዊ እና ቆንጆ የሆነ የቤት መግቢያ ነው። ቤቱ ግራጫማ ድንጋይ በሚመስል ነገር የተገነባ ሲሆን ሮዝማ (ሮዝማ ቡናማ) አምዶች አሉት። መሬቱ በተጣጣሙ ንጣፎች የተነጠፈ ነው። ከፊት ለፊት ደግሞ ሮዝ አበባዎች ያሉት ተክል እና ጥቁር የብረት አጥር ነው።

ጥቁር ጸጉር እና ነጭ ልብስ የለበሱ ወንዶችና ሴቶች ሰፊና ክፍት በሆነ መድረክ ላይ ሲጨፍሩ ይታያሉ። ሰማያዊ ግድግዳ ባለው መድረክ ላይ ተጨማሪ ተዋናዮች እና የድምጽ ማጉያዎች አሉ፣ በአንዳንድ የዳንስ ተሳታፊዎች አንገት ላይ ሰማያዊ ክር ታስሮ ይስተዋላል።

የድሮ የሬዲዮና የካሴት ማጫወቻ ቀርቧል። ሰፋ ያሉ ሁለት ድምፅ ማጉያዎች በጎን ጎን አሉ። መሃል ላይ የቴፕ መክፈቻውና የቁጥጥር አዝራሮቹ ተሰፍረዋል። ከላይ የሞገድ መለያ መስታወት አለ። የድሮው የቴክኖሎጂ መሣሪያ ትዝታን ይቀሰቅሳል።

ትልቅ፣ ክብ እና በሳር የተሸፈነ ባህላዊ ጎጆ በሞላላ በሮችና መስኮቶች ይታያል። በረጃጅም የሙዝ ቅጠሎችና በአበባ እጽዋቶች ተከብቦአል፤ በግንባሩ ሁለት ቀይና ቢጫ አበቦች ይታያሉ።

ብዙ ቁጥር ያላቸው ሰዎች በጎዳና ላይ ሰልፍ እያደረጉ ነው። ሰልፈኞቹ የኢትዮጵያ እና ሌሎች ባለ ብዙ ቀለም ባንዲራዎችን ይዘዋል። በኢትዮጵያ ቋንቋ እና በእንግሊዘኛ ጽሑፎች ያሉባቸውን የተለያዩ ባነሮችን ይዘው እየተራመዱ ነው።

ወደ ላይ እጆቹን ዘርግቶ የሚዘምር ወጣት ወንድ በቅርብ ርቀት ይታያል። እሱም በሐገር ባህል ልብስ ላይ ቀይ ቀበቶ ያደረገ ሲሆን፣ ከኋላው የድንጋይ ተራሮች ይታያሉ።

ትልቅ፣ ጥንታዊ የድንጋይ ድልድይ በአርክ ቅርጽ የተሰሩ መስኮቶች ያሉት ሲሆን ወንዝ ላይ ተገንብቷል። ድልድዩ ከቡኒና ጥቁር ድንጋያማ መሬትና ከጥቅጥቅ አረንጓዴ ጫካ ጋር ተዋህዷል።

የአፍሪካ ህብረት መለያው ይህን የሚመስል ሲሆን ከአፍሪካ ካርታ ዙሪያ ላይ የተለያዩ የኮከብ ምልክቶችና የፀሀይ ጨረር ይታያል። እንዲያውም ደግሞ 54 የአፍሪካ ሀገራት ሰንደቅ አላማ ተመልክቷል።

ባህላዊ የቤት ዕቃዎች ያለው ምቹ ክፍል ነው። ከበስተጀርባ የእንጨት ወንበሮች እና ሶፋዎች አሉ። ከፊት ለፊት ባለው ክፍል ደግሞ በቅርጫት የተሸፈኑ የቆዳ ወንበሮችና ትንንሽ ጠረጴዛዎች ተደርድረዋል። ግድግዳው ላይ የጥንት ሥዕሎች ተንጠልጥለዋል።

አንዲት ሴት የኢትዮጲያን ቢዝነስ ሪቪው መጽሔት ሽፋን ላይ ትገኛለች ። ፈገግ ብላ ወደ ጎን ትመለከታለች። በግራ እጇ ብዕር ይዛለች። የካለዲ ካፌ ስም በሽፋኑ ላይ አለው። ፀጉሯ ረጅም እና ጥቁር ነው።

በሱቆች መሃል በሚገኝ መተላለፊያ ኮብል መንገድ ላይ ብዙ ሰዎች ይራመዳሉ። በሱቆቹ በረንዳ ላይም ብዙ አይነት እቃዎች ተደርድረዋል። ከእቃዎቹ መካከልም ኳሶች፣ ዣንጥላዎች እና የተለያዩ ካርቶኖች የተወሰኑት ናቸው።

ብቅል ያለ የዳቦና የፓስቲሪ ሱቅ መግቢያ ይታያል። በብርቱካናማ ጡቦችና በተንጠለጠሉ መብራቶች ያጌጠ ሲሆን፣ በመስታወት ውስጥ በርካታ ዳቦዎችና ጣፋጮች ይታያ ሉ።

አንዲት ሴት ወፍራም ሶል ያላቸው ወይራ ቀለም ጫማዎች ለብሳለች። ጫማዎቹ በፊተኛው በኩል በገመድ የታሰሩና ከጎን በኩል ዚፕ አላቸው። በአንድ ጫማ ላይ ትንሽ ከረጢት ተያይዞ ሲታይ፣ በአንጻራዊ ንጹህ በሆነ ክፍል ውስጥ ተቀምጣለች።

ባለ ብዙ ፎቅ ህንፃ ላይ "መአነን ሆቴል" የሚል ጽሁፍ አለ። በህንፃው ግድግዳ ላይ የቢራ ማስታወቂያ አለ። ከሆቴሉ ጎን ትንሽ ሱቅ አለ። በእግረኛ መንገድ ላይ በርካታ ሰዎች ይንቀሳቀሳሉ። መንገድ ላይ ተሽከርካሪዎችና ብስክሌቶች አሉ።

በርካታ ሰዎች ባህላዊ ነጭ ልብሶችንና ሻማዎችን ይዘው በቤተ ክርስቲያን ውስጥ ቆመው ይታያል። ሁሉም ጭንቅላታቸውን በነጭ ጨርቅ ሸፍነዋል። ሴትየዋ ወደ ፊት እየተመለከተች ቀጥ ብላ የቆመች ሲሆን በሁለቱም እጆቿ መካከል ረዥም የበራ ሻማ ይዛለች።

ቡኒ፣ ቢጫና ሐምራዊ ቀለም ባላቸው ሻሽና ልብሶች የተሸፈኑ ሴት መነኮሳት በአንድነት መሬት ላይ ተቀምጠዋል። ከበስተጀርባ የተቆረጡ እንጨቶችና በአፈር የተከበበ ሸለቆ አለ።

አንዲት ትንሽ ልጅ ጸጉሯን በሽሩባ አሰራር ሰርታለች። የፊተኛው ጸጉሯ ተጎንጉኖ ከኋላ ተሰብስቦ ቁንጮ ሆኗል። በፊቷ ላይ የወደቁት ሽሩባዎች ጫፎቻቸው ላይ በነጭ እና ቢጫ ዶቃዎች አጊጠዋል።

ለቡና ሥነ-ሥርዓት የተዘጋጀ ጠረጴዛ ነው። በተጋደመ በሶብ ላይ በቆሎ (ፈንዲሻ) ተቀምጧል። ከጎኑ በቅሎል የተደረደሩ የቡና ስኒዎችና የሚያብረቀርቅ የብረት ጀበና ለተጨማሪ አገልግሎት ተዘጋጅተዋል።

ዘመናዊ የቡና መፍጫ መሣሪያ ነው። ዋናው ክፍል ብር እና ጥቁር ቀለም አለው። ከላይ ባለው ግልጽ ኮንቴይነር ውስጥ የተጠበሱ የቡና ፍሬዎች ተሞልተዋል። ከፊት ለፊት የመፍጨት ደረጃን ለመምረጥ የሚረዳ መቆጣጠሪያ ተተክሏል። ይህ አውቶማቲክ መፍጫ ነው።

ሰማያዊና ነጭ ቀለም ያላቸው ቲሸርቶችን የለበሱ ብዙ ደጋፊዎች በስታዲየም ውስጥ ሆነው ሲደሰቱ ። ከነሱ በላይ ከስታዲየሙ መቆሚያ ላይ ነጭ እና ሰማያዊ ባንዲራ ተንጠልጥሏል። ከፊት ያሉት ሰዎች እያጨበጨቡ እና ስሜታቸውን ሲገልጹ ይታያል።

ከጥቁር መጋረጃ ፊት ለፊት የተዘጋጀ የጋብቻ ጥያቄ ቦታ ነው። በወርቃማ ፊደላት "ዊል ዩ ሜሪ ሚ ?" የሚል ጽሑፍ በፊኛና በአበቦች ቅስት ተከቧል። መሬት ላይ በሮዝ አበባ ቅጠሎች እና በሻማዎች ያጌጠ ነው።

የጤና ባለሙያዎች በተጨናነቀ ክፍል ውስጥ ለሰዎች ክትባት ይሰጣሉ። አንድ የጤና ባለሙያ ጭምብል ላደረገች ሴት ክንዱ ላይ መርፌ ይወጋታል፤ ሌሎችም ወረፋ እየጠበቁና የክትባት ቅጽ እየሞሉ ናቸው። ትዕይንቱ የጤና አገልግሎት የሚሰጥበትን ድባብ አለው።

ብርቱካናማ፣ ቀይ፣ ቢጫ፣ አረንጓዴ እና ቡናማ ቀለሞች ያሏቸው የተለያዩ ምግቦች በደብዛዛ ቡኒ እንጀራ ላይ በክብ ሳህን ተደርድረዋል። ይህ የምግብ አቀራረብ የሚጣፍጥ እና የሚስብ ሆኖ ቀርቧል። ከእነዚህ ምግቦች ውስጥ ሽሮ እና ጎመን አለበት፡፡

ትልቅ የሆነ የጆኒ ዎከር ሬድ ሌብል የዊስኪ ጠርሙስ በቅርብ ቀርቦ ይታያል። ከበስተጀርባ በድንጋይ ላይ የተቀመጠ ሽሻ እና ጥቂት የከሰል ፍም አለ። መሬት ላይ የአሸዋ ወይም የሲሚንቶ ፍርፋሪ የተበተነ ይመስላል፤ ከዚህ በተጨማሪ ከበስተጀርባ ሰዎች ተቀምጠው ይታያሉ።

ብዙ ትላልቅ ነጭ አበባዎች ያሉት ጥቅጥቅ ያለ አረንጓዴ ቁጥቋጦ በግልጽ ይታያል። የቁጥቋጦዎቹ አበቦች ደውል የመሰለ ቅርጽ ያላቸው ሲሆን፣ ጥቅጥቅ ባሉ አረንጓዴ ቅጠሎች መካከል ይገኛሉ። ከፊት ለፊት፣ ትንሽ ጅረት ወይም የጭቃ ክምር ያለው ጠርዝ ይታያል።

ሶስት ወጣት የአፍሪካ ሴቶች ከሸክላ ቤት ፊት ለፊት ቆመው አሉ። ሁሉም በቅርፊት የደረቀ ፀጉር ሲኖራቸው፣ በአንገታቸው ባለ ብዙ ቀለም ዶቃዎችና ዛጎል ያደረጉ ጌጦች አሏቸው። ሁለት ሴቶች የቆዳ ልብስ ለብሰው፣ ቆዳቸው ጥቁር ነው።

በመጠኑ ከፍ ያለ በገና በግድግዳ ላይ ተደግፏል። ይህ በገና ከአስር ክሮች የተሰራ አውታሮች ሲኖሩት መያዣ መቃኑ ጥቁር ቀለም ተቀብቷል። ከፊት ለፊቱ ላይ ያሉት መወጠሪያዎች አውታሮቹ ቀጥ ብለው እንዲቆም አድርገውታል።

ሰፋፊ፣ ነጭና ዘመናዊ የልብስ ማስቀመጫ ቁምሳጥን ነው። በወርቃማ እጀታዎችና መስመሮች ያጌጠ ነው። የተዘጉና ክፍት የሆኑ መደርደሪያዎችን፣ መሳቢያዎችንና የልብስ መስቀያ መስታወትን አካቷል። ለዘመናዊ መኝታ ክፍል ምቹ የሆነ የቅንጦት ማስቀመጫ ነው።

አንድ ወጣት በጎዳና ዳርቻ ላይ የተሸከመ ጋሪ እየገፋ ነው። ጋሪው በግራጫ ከረጢቶች የተሞላ ጭነት ተጭኗል። ወጣቱ ጥቁር ሱሪና ግራጫ ጃኬት ለብሷል። ከጀርባው ነጭ የጭነት መኪና ቆሟል። ከፊሉ የሚታይ ሌላ ሰው በቀኝ በኩል በቆመበት ይታያል።

ባዶ የትምህርት ክፍልን አለ። ክፍሉ በርካታ ረድፎች ያሉት ቀላል የእንጨት ጠረጴዛዎች እና ቢጫ መቀመጫ ያላቸው ወንበሮች አሉት። ከፊት በኩል በትልቅ ነጭ ግድግዳ ላይ የተንጠለጠለ አረንጓዴ ሰሌዳ አለ፣ እና በስተግራ ደግሞ ብርሃን የሚያስገባ ትልቅ መስኮት አለ።

የተለያዩ ደማቅ ቀለማት ያላቸው "ቴነሴ" ተብሎ የተቀረጹ እስክሪብቶዎች አሉ። እነዚህ የብዕር ቀለሞች ምርጫ ብዙነትን፣ ነፃነትንና የራስን ማንነት መግለጽ የሚያንጸባርቁ ናቸው።

አራት ጥቁር የመዋቢያ እርሳሶች በነጭ ወለል ላይ ተዘርግተዋል። እያንዳንዱ እርሳስ በሁለቱም ጫፎች የተለያየ ቅርፅ ያለው ሲሆን፣ አንደኛው ጫፍ የጥርስ ብሩሽ መሰል አለው።

የግብርና ማሽኖች ስራ ላይ ናቸው። አንድ ትራክተር ዘር የሚዘራ መሳሪያ እየጎተተ ሲሆን፣ ከጎኑ ደግሞ አጨዳና መሰብሰብያ ማሽን (ኮምባይነር) የበሰለ ሰብል እያጨደ ነው። ሁለቱም ማሽኖች በእርሻ ላይ የሚሰሩ ናቸው።

በአንድ ረድፍ ሰፍረው የተቀመጡ ብዙ ዓይነት የለስላሳ መጠጦች አሉ። ዋና ዋና የምርት ስሞች ኮካ-ኮላ፣ ፔፕሲ፣ ፋንታ፣ ሰቨን አፕ እና ስፕራይት ይገኙባቸዋል። እያንዳንዱ የፕላስቲክ ጠርሙስ የተለያየ ቀለምና የመጠጥ ዓይነት ይዟል። መጠጦቹ በነጭ ዳራ ፊት ለፊት ቆመዋል።

የጥቁር ሰሌዳ ላይ የቴሌቪዥን ማያ ገጽ ተሰቅሏል። ማያ ገጹ የአቬሬጅ ቬሎሲቲ እና የዲስፕሌስመንት ፎርሙላዎች ያሳያል። ተማሪዎች ከፊት ለፊት ተቀምጠዋል። ማያ ገጹ በሰማያዊ ጨርቅ ተሰቅሏል። ክፍሉ ለትምህርት ዝግጁ ነው። ሳይንሳዊ ቀመሮች ቀርበዋል።

በጥንቃቄ የተቀረጸው የላሊበላ ውቅር ቤተክርስቲያን፣ ግራጫ ቀይ ቀለም ያለው ግንባሩ መሃል ላይ ያለ ሲሆን ግዙፍ ድንጋያማ ግድግዳዎች ቤተክርስቲያኑን ከጎን ከበውታል። ወደ በሩ የሚወስዱ ጥቂት ደረጃዎች በቤተክርስቲያኑ ግርጌ አሉ። ጥርት ያለ ሰማያዊ ሰማይ ከበስተጀርባ አለ።

አንዲት ግራጫ ፀጉር ያላት ሴት ጥቁር ግራጫ ልብስ ለብሳ ማይክሮፎን ከተገጠመለት ብርጭቆ መድረክ ጀርባ ቆማለች። መነፅር ያደረገችው ሴትየዋ ወደ ፊት ስትመለከት ከጎኗ የኢትዮጵያ ባንዲራ በከፊል አለ።

አንድ እጅ ቀላል ግራጫ ቀለም ያለው፣ ከፍ ያለና ወፍራም ሶል ያለው ቡትስ ጫማ ወደ ፊት ይዟል። ጫማው ጥቁር የቆዳ ቁርበት ያለው ሲሆን፣ የብር ቀለም ያላቸው ቀለበቶችና የጫማ ማሰሪያዎች አሉት፤ ከበስተጀርባ ደግሞ የጥቅል ክምር ይታያል።

ሁለት ግራጫ ዝሆኖች ጭንቅላታቸውንና ግንዶቻቸውን ነካክተው በጫካ መንገድ ላይ ቆመዋል። በቀኝ በኩል ያለው ዝሆን አጭር ጥርሶች ሲኖሩት ከበስተጀርባ ጥቅጥቅ ያሉ ዛፎች ይታያሉ።

በርካታ የተለያዩ የህፃናት ጫማዎች በእንጨት ወለል ላይ ተዘርግተዋል። ሮዝ፣ ቢጫ፣ ሰማያዊ እና ቀይ ቀለሞች ጎልተው ይታያሉ፤ ሁሉም የተለያየ አይነት የሆኑ የሩጫ ጫማዎች፣ ለስላሳ ጫማዎች እና ሸራ ጫማዎችን ይጨምራሉ።

አንድ ሰፋ ያለ ወንዝ ላይ ከጡብ የተሠራ ድልድይ ቆሟል። ድልድዩ በርካታ ባለ አራት ማዕዘን ምሰሶዎች አሉት። ከድልድዩ ማዶ አረንጓዴ ዛፎች እና ከፍ ያለ ነጭ ምሰሶ አሉ። ሰማዩ ደብዛዛና ነጭ ደመናማ ነው።

በትልቅ የሰብል ማሳ ውስጥ ሙሉ ለሙሉ የደረሱ ቀይ ቲማቲሞች በቡድን ሆነው በቅርበት ይታያሉ። ከበስተጀርባ ብዙ አረንጓዴና ያልደረሱ ቲማቲሞች በሌሎች ግንዶች ላይ ተንጠልጥለዋል።

በትልቅ የኤሌክትሮኒክስ መሸጫ ሱቅ ውስጥ በግድግዳዎች ላይ የተደረደሩ በርካታ ትልልቅ ቴሌቪዥኖች ይታያል። በመደብሩ ግራ በኩል ሁለት ነጭ ማጠቢያ ማሽኖች በቅርብ ርቀት ፊት ለፊት ተቀምጠዋል፣ ከበስተጀርባ ደግሞ የአየር ማቀዝቀዣዎች እና ሌሎች ነጭ የቤት እቃዎች ይታያሉ።

ኢትዮጵያዊው አትሌት ቀነኒሳ በቀለ በሩጫ ሜዳ ላይ ፎቶ ተነስቷል። ወርቃማ ቀለም ያለው ማሊያ የለበሰ ሲሆን፣ ከሩጫ በኋላ ላብ ፊቱ ላይ ይንጠባጠባል። ፈገግ ብሎ የፊቱ ገፅታ ደስተኛ ሆኖ ይታያል።

ብዙ ያልበሰሉ አቮካዶ ፍሬዎች ጥቅጥቅ ባለ አረንጓዴ ቅጠሎች ባሉበት የዛፍ ቅርንጫፎች ላይ ተንጠልጥለዋል። ፍሬዎቹ ጥቁር አረንጓዴ ቀለም ያላቸው ሲሆን ከበስተጀርባ በኩል የሰማያዊ ሰማይ ብርሃን ይታያል። ቅጠሎቹ በአቮካዶዎቹ ላይ ጥላ ይጥላሉ።

በአንድ ግዙፍ ሜዳ ላይ፣ ብዙ ቁጥር ያላቸው ክብና ትላልቅ ኮረብታዎች ከታች ባለው ጥቅጥቅ ያለ አረንጓዴ ጫካ ውስጥ ይገኛሉ። ኮረብታዎቹ የሾጣጣ ቅርጽ ያላቸው ሲሆን፣ የደረቁ ሣር የመሰለ ገጽታ አላቸው። ጥርት ያለ ሰማይ ከበስተጀርባ አለ።

ወጣት ሴት ባህላዊ የኢትዮጵያ ልብስ ለብሳለች። ነጭ የሐበሻ ቀሚስ በቀይ ሰንበር እና በባህላዊ ጌጣጌጦች ደምቃለች። ጥቁር ሻሽ የጠቀለለች ሲሆን የጌጣጌጥ የአንገት ሐብልና ጉትቻዎች ከአለባበሷ ጋር ተዋህደዋል።

ሁለት ጠረጴዛ ላይ የሚቆሙ ኮምፒውተሮች ቀርበዋል። ከፊተኛው ማሳያ ሰማያዊ ዳራ ላይ የዊንዶውስ ምልክት ይታያል። ከጀርባ ያለው ማሳያ ደግሞ የኋላ ክፍሉን ያሳያል፤ ሁለቱም ግዙፍ ክብ እግር አላቸው። በተለምዶ ዴስክቶፕ እያልናቸው የምንጠራቸው ናቸው።

የኢትዮጵያ አየር መንገድ ቦይንግ 757-200 አውሮፕላን በአውሮፕላን ማረፊያ ላይ ቆሟል። አውሮፕላኑ ነጭ ሲሆን በቀይ "ኢትዮጵያ" የሚል ጽሑፍ ተጽፏል፤ ጅራቱ በኢትዮጵያ ባንዲራ ቀለማት ያጌጠ ነው። ከበስተጀርባ የበረራ መቆጣጠሪያ ማማ ይገኛል።

በቀይ ቡናማ ድንጋይ የተከበበ ስፍራ፣ በዓለት ውስጥ የተቀረጸ የቅዱስ ገብርኤል ቤት ቤተክርስቲያን ነው። ቤተክርስቲያኑ ጠባብ መስኮቶችና ሁለት በሮች ያሉት ሲሆን ወደ መግቢያው ደረጃዎች አሉ። ከቤተክርስቲያኑ አጠገብ ትልቅ የዓለት ዋሻ ተቀርጿል።

የፖሊስ ልብስ የለበሰ ሰው ነጭ የሕዝብ ማመላለሻ መኪና በር ላይ ቆሞ የውስጥ ሰዎችን እያነጋገረ ነው። ፖሊሱ በሰማያዊ የደንብ ልብስ ላይ የኢትዮጵያ ሰንደቅ ዓላማ ይታያል። ተሽከርካሪው ክፍት በር ያለው ሲሆን ሌሎች ሰዎችም በውስጡ ተቀምጠዋል።

ጌጣጌጥ ያለው፣ ወርቃማ ቅርጽ ያለው የመስቀል ቅርጽ ያለበት በትር ላይ የተንጠለጠለው የክርስቶስ ምስል ይታያል፡፡ ከላይ በቀይ ጨርቅ የተጌጠ ሲሆን፣ ከታች ደግሞ ነጭ ጨርቅ ታስሮበታል።

ጥቁር ቡኒ፣ የጸዳል ቀለም ያላቸው የእንጨት የሳሎን እቃዎች ስብስብ በግራጫ ወለል ላይ ። ስብስቡ ሶፋ፣ ወንበር፣ የፍራሽ አልጋ፣ ሁለት የተለያዩ ጠረጴዛዎች እና መደርደሪያን ይጨምራል። ሶፋዎቹ እና ወንበሩ ግራጫ ትራሶች አሏቸው።

የሮቦቱ አካል በአብዛኛው ነጭና ጥቁር ሲሆን፣ ከላይ በኩል ቀዳዳዎች ያሉት ረጅም የብረት ሀዲዶች አሉት። ትልልቅ ጥቁር ጎማዎች በብርማ ሪም ተለብሰው፣ አስደንጋጭ መምጠጫዎች ተያይዘውበታል። በፊት በኩል ሰማያዊ የሚያብረቀርቅ ብርሃን ያለው መስኮት የሚመስል ክፍል አለ።

ጥንታዊ ፎቶግራፍ በደረቅ የአውሮፕላን ማረፊያ ቦታ ላይ ያረፈ ባለሁለት ሞተር አውሮፕላን ። ከፊት ለፊት፣ ሻንጣ የተጫነባቸው ሁለት አህዮች ከትልቅ ዛፍ ስር ቆመዋል፤ ጥቂት ሰዎችም ከአውሮፕላኑ አጠገብ ይታያሉ።

በደረቅ መልክዓ ምድር ቱሪስቶች እየተጓዙ ነው። አካባቢው ዝቅተኛ ሳር እና ጥቁር ድንጋያማ መሬት አለው። ሰዎች በበረሃማ መሬት ላይ በመንገድ እየተጓዙ ነው። ከበስተጀርባ የእንስሳት መንጋ እና ጥቂት የጎጆ መዋቅሮች አሉ።

ጥቁር ጢም ያለው ወንድ ወደ ቀኝ እያየ በደስታ ፈገግ ብሏል። ግለሰቡ ቡኒ-ቀይ የሸሚዝ ልብስ ለብሷል፤ ጥርሶቹም በግልጽ አሉ። የቆዳው ቀለም ጠቆር ያለ ሲሆን፣ ከበስተጀርባው ደብዛዛ ነጭና ሰማያዊ ቀለም ያላቸው ነገሮች አሉ።

ጠባብ በሆነ ሱቅ መግቢያ ላይ የተደረደሩ ብዙ ፍራፍሬዎች አሉ። የሱቁ ውጫዊ ክፍል በፍራፍሬዎች የተሸፈነ ነው፤ በተለይም ብዙ ቢጫ ሙዝ ከላይ በኩል በበርካታ ረድፎች ተሰቅሏል።

ሰማያዊ ልብስ የለበሰ ከፍተኛ የመንግሥት ባለሥልጣን የካሜራ ፍንትው ያለ ሰማያዊ ዩኒፎርም ከቀይ ኮፍያ ጋር የለበሱ የፀጥታ ኃይሎችን ሰላምታ ይሰጣል። ባለስልጣኑ እጅ በመጨበጥ የክብር ጠባቂዎቹን ተራ በተራ ያነጋግራሉ።

አምስት ወጣት ሴቶች በብሔራዊ ልብስ ለብሰው አብረው ቆመዋል። ነጭ ጋቢ ለብሰው፣ ባለቀለም ጥልፍ እና ቀበቶዎች ይታያሉ። ከበስተጀርባ የህንጻው ግድግዳ እና መስኮቶች አሉ።

ሁለት ሴቶች በፓርክ አግዳሚ ወንበር ላይ ተቀምጠዋል። አንዷ ቀይ ሻርፕና ጥቁር አበባ ያለበት ልብስ ለብሳ ሮዝ ሱሪ አድርጋለች። ሁለቱም ሴቶች በእጃቸው ስልኮቻቸውን ይዘው ወደፊት እየተመለከቱ ነው። ከጎናቸው ሁለት ሰዎች በሌላ አግዳሚ ወንበር ላይ ተቀምጠዋል።

ስድስት ወጣት ሴቶች ደማቅ ቀለም ያላቸው ሹራብ እና ቀሚስ ለብሰው በውጪ ክፍት ቦታ ቆመዋል። ከበስተጀርባው አረንጓዴ ሣር እና አፈር አለ።

በትራፊክ የተጨናነቀው መንገድ ላይ ከፊት በኩል የአንድ ትልቅ ሕንፃ ክፍል ነው። የኪኒ የሬድ ፋርማሲና ሌሎች ቢሮዎች ባሉበት ህንጻ ፊትለፊት ነጭ ሚኒባስ በሀይል ያሽከረክራል።

ሰዎች በባህላዊ የምግብ ቤት ውስጥ ሲጨፍሩ እና ሲዝናኑ ቀርቧል። መድረክ ላይ ሙዚቀኞች መሳሪያ እየተጫወቱ ሲሆን ሁለት ወንዶችና ሴቶች እየጨፈሩ ነው። ከበስተጀርባ "ጦጦት የባህል ምግብ ቤት" የሚል ጽሑፍ ያለው የመልክአ ምድር ስዕል ይታያል።

አልባሳትና ወታደራዊ ልብሶች የለበሱ እጅግ በርካታ ሰዎች ክፍት በሆነ ቦታ ላይ ተሰብስበዏል። ሕዝቡ በጣም ሰፊውን የሜዳውን ክፍል የሸፈነ ሲሆን፣ ከበስተጀርባው ደግሞ ጥቅጥቅ ያሉ አረንጓዴ ዛፎች አሉ። ከሕዝቡ መካከል የኢትዮጵያ ሰንደቅ ዓላማዎች አሉ።

ከሀረር ክልል የተገኙ የሚመስሉ፣ በባህል ልብስ ያጌጡ ባልና ሚስት ። ወንዱ ነጭ ባህላዊ ልብስ ለብሶ፣ ኮፍያና የእንጨት ዘንግ ይዟል። ሴትዮዋ ጥቁር፣ ወርቃማና ወይንጠጅ ቀለም ያለው ልብስ ለብሳ ሂጃብ አድርጋለች። በስተጀርባ ሌሎች ሰዎችና ባህላዊ ሕንፃዎች ይታያሉ።

ከሰማያዊ ውሃ አጠገብ፣ ረጃጅም ቱርኩዋዝ ቀለም ያላቸው ክሬኖች እና ብዙ በመቶ የሚቆጠሩ የኮንቴይነር ሳጥኖች በወደብ ላይ ተደርድረዋል። "የባህር በር ጥያቄ " የሚል የአማርኛ ጽሑፍ አለው ።

ትልቅ ክብ መሶብ ላይ የተዘጋጀ ባህላዊ የኢትዮጵያ ምግብ ይታያል። መሶቡ ለስላሳ እንጀራ የተነጠፈበት ሲሆን፣ በተለያዩ ወጦች፣ አትክልቶችና የአይብ አይነቶች ተሞልቷል። መሃሉ ላይ ቀይ ወጥ ሲኖር፣ በጎኑ የተለያዩ ምግቦች በደንብ ተሰናድተዋል።

ጥቁርና ነጭ ፎቶግራፍ ላይ አንዲት ሴት በቀጥታ ወደ ፊት ትመለከታለች። ሴትየዋ ረጅም ጥቁር የተጠፈረ ጸጉር አላት። ፀጉሯን በጥቁር ጨርቅ ከላይ አስራለች። ሴትዮዋ ጨለማ ልብስ ለብሳ በሰንሰለት የታሰረ የአንገት ሀብል አድርጋለች። የፊቷ ገፅታዎች ጎልተው የወጡ ናቸው።

የመንግስት የስራ ስብሰባ ላይ ያተኮረ ነው። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና በርካታ ከፍተኛ ባለስልጣናት በጠረጴዛ ዙሪያ ተቀምጠዋል። በተረጋጋ አዳራሽ ውስጥ ውይይት ሲያደርጉ ነው። ከበስተጀርባ የኢትዮጵያ ባንዲራ እና የፖሊሲ መፈክር ተሰቅለዋል።

በርካታ ደርቦ የተቀመጡ፣ በተለያዩ ደማቅ ቀለማት ያሸበረቁ ፎጣዎች ይታያሉ። ከላይ የተጠቀለሉ ሮዝ፣ ወይን ጠጅ፣ ቡናማ እና ያልተጠቀለለ ሰማያዊ ፎጣዎች አሉ። ከበስተጀርባ በግራ በኩል የፎቶ ፍሬም እና ሁለት ትናንሽ ባለቀለም ኳሶች አሉ።

አምስት የፖሊስ አባላት የሰልፈኞችን ስብስብ እየተመለከቱ በአረንጓዴ ሳር ስፍራ በጥበቃ ቆመዋል። የፖሊስ አባላቱ ሰማያዊ ዩኒፎርምና ነጭ የራስ ቆብ እንዲሁም ጋሻ ይዘዋል። ከፖሊስ አባላቱ በስተጀርባ በርካታ ሰዎች አንድ ትልቅ ነጭ ሕንፃ ፊት ለፊት ተሰብስበዋል።

በትኩረት የተቀረጸ የሮዝ ቀለም ያለው ካልኩሌተር ይታያል። ስክሪኑ ላይ '123456789000' የሚል ቁጥር አለ። የካልኩሌተሩ ቁልፎች የሮዝ እና ቀይ ቀለማት ድብልቅ ናቸው።

እርሻና ተፈጥሮ በሚያምር ሁኔታ የሚታዩበት ሰፊ ገጠራማ ስፍራ ነው። ሩቅ ላይ በጭጋግ የተሸፈኑ ረዣዥም ተራሮች ሲታዩ፣ ከስር ደግሞ ቡናማና አረንጓዴ የሆኑ የእርሻ መሬቶችና ትናንሽ ዛፎች ተበትነው ይገኛሉ።

ድንጋይ የታነጸው ቤተክርስቲያን በሁለት ማማዎች የተገነባ ሲሆን፣ ከፊት ለፊቱ ትልቅ የቅድስት ማርያም ምስል አለው። ሕንፃው ጥቁር ጉልላት እና በርካታ መስቀሎች አሉት። ከቤተክርስቲያኑ ፊት ለፊት ትናንሽ ቁጥቋጦዎችና አጥር አሉ።

ቡናማ፣ ቢጫ እና ወይንጠጅ ቀለም ያላቸው ሙሉ ልብሶች የለበሱ ሴቶች በመሬት ላይ ተቀምጠዋል። ሁሉም የራሳቸውን ፊት እና አካል በጨርቅ ሸፍነዋል። በምስሉ ፊት ለፊት የላም ጭራ ጥግ ይታያል፡፡

ብዙ ማካሮኒ ፓስታ በቦኦዝ ብራንድ መያዣ ውስጥ ተሞልቷል። ከረጢቱ ላይ "ጤናማ ምግብ" እና ሌሎች መረጃዎች በአማርኛ እና በእንግሊዝኛ ተጽፏል። ከረጢቱ 500 ግራም ይዟል።

አንድ እጅ የኢትዮጵያ ዲጂታል መታወቂያ ካርድ ይዟል። በመታወቂያው ላይ የሰውዬው ፎቶና የግል መረጃዎች በእንግሊዝኛና በአማርኛ ተጽፈዋል። ከጀርባ ሰማያዊ ክራቫት ያለው ሰው ምስል ግልጽ ባልሆነ መልኩ ይታያል። ከታች ደግሞ በጥቁር ጽሑፍ በአማርኛ ማብራሪያ አለ።

ከበስተጀርባ ሦስት የሰላም ምልክት የሆኑ እርግቦች እየበረሮ ነው። ብዙ ወንዶችና ሴቶች በክብ ጠረጴዛ ዙሪያ ተቀምጠው እየተወያዩ ወይም ስብሰባ እያካሄዱ ነው።

ቀይ ባለ ሶስት እግር ሞተር ሳይክል (ባጃጅ) ላይ በሰማያዊ ሸራ የተሸፈኑ የፕላስቲክ ጀሪካኖችን ጭኖ ውኃ ይቀዳል። አንድ ሰው ከባጃጁ ጀርባ ተጠግቶ በቧንቧ ውኃ ሲያፈስ የሚታይ ሲሆን፣ በአካባቢው ደግሞ ሌሎች ጀሪካኖች አሉ።

ቡናማ እና ጥቁር ቀለም ያለው ትልቅ የቢሮ ጠረጴዛ ግራጫ ወለል ባለው ክፍል ውስጥ ተቀምጧል። ከጠረጴዛው ጀርባ አንድ ጥቁር የቆዳ ወንበር ሲኖር፣ በላዩ ላይ ደግሞ የላፕቶፕ ኮምፒውተርና ቢጫ ስኒ ይታያል። ከበስተጀርባው ጥቁር ቡናማ የመደርደሪያ ካቢኔቶች አሉ።

መኪናው የቆመበት ቦታ ቆሻሻ ወይም ጠጠር ያለው የመሬት ወለል ነው። ከበስተጀርባ በቆርቆሮ የተሰራ ጣሪያና ግድግዳ ያለው ቤት ይታያል፣ ይህም የመኖሪያ ወይም የጥገና ቦታ ነው፡፡

ፈገግታ ያለው ሰው በትልቅ ጥቁር ሰሃን ላይ የተዘጋጀውን ከመጠን በላይ የበዛ በርገር ይዟል። በበርገሩ መሃል ቢላዋ ተሰክቷል፤ አይብና ስጎ በስጋው ላይ የፈሰሱ ሲሆን፣ በዙሪያው ደግሞ የተጠበሰ ድንች በብዛት ቀርቧል። ጣፋጭ ምግብ ይመስላል።

በረዣዥም ቅጠሎችና ቅርንጫፎች ያሉት አንድ ዛፍ መሃል ላይ ቀርቧል። ዛፉ ከሌሎች ቁጥቋጦዎችና አረንጓዴ ተክሎች በላይ ከፍ ብሎ ሲታይ ከበስተጀርባ ሰማያዊና ደመናማ ሰማይ ይታያል።

አንድ አትሌት የፖል ቮልት ውድድር ሲያከናውን በሰማያዊና ብርቱካንማ ልብስ ደርቦ በዱላ ላይ ከፍ ብሎ ተንጠልጥሏል። ሰውዬው ከቀይ አግድም ዘንግ በላይ ለመዝለል እየጣረ ነው። ፣ አረንጓዴ ዛፎችና ተመልካቾች ያሉት ስታዲየም ክፍል ይታያል

በአረንጓዴና ቢጫ ቀለማት የተዋቀረ ማስታወቂያ ላይ ሁለት ሰዎች ባሉበት ይታያሉ። አንደኛው ሰው ስልኩን በእጁ ይዞ ሲመለከት፣ ሌላኛው ሰው ከፊቱ ተቀምጧል።

አምስት ትላልቅ ቢጫ የዱር አበባዎች በቅርብ ቀርበው ጎልተው ይገኛሉ። ጥርት ያለ አረንጓዴ ቅጠሎች ከጀርባ ሲኖሩ፣ ሌሎች አበባዎች ከኋላ ተዘርግተው ቦታውን ይሞላሉ። የአበባዎቹ ቢጫ የአበባ ቅጠሎች ማእከል ላይ ቡናማ ቀለም አላቸው።

በመጋዘን ውስጥ የተከመሩ ብዙ ነጭ የዱቄትና የእህል ከረጢቶች ከፍ ብለው ተደረድረዋል። ከረጢቶቹ ላይ ግራጫ መስመሮች ያሉት ሲሆን፣ ከፊት ለፊት አንዱ ከረጢት ላይ የእንግሊዝኛና የአማርኛ ጽሑፎች አለው።

በጣም የሚያምሩ ብዙ የአትክልትና ፍራፍሬ ዘሮች አንድ ላይ ተቀምጠዋል እንደ ሙዝ ቃ እንዳቡካዶ እንደ ብርቱካን የመሳሰሉ ወሳኝ የሆኑ የአትክልትና ፍራፍሬ አይነቶች ሲኖሩ። በጣም የሚያምር የቀለም ውህደት አላቸው።

አዲስ የተገነባ የመሰለ ባለ ብዙ ፎቅ ሕንፃ በግራጫ ቀለም ተቀብቷል። ሕንፃው የብረት በረንዳ መከለያዎችና ቡናማ ፍሬም ያላቸው መስኮቶች አሉት። የሕንፃው አጥር ግራጫ ሲሆን፣ መግቢያው ላይ ቅስት ቅርጽ ያለው ጥቁር የብረት በር ተገጥሟል።

ረዣዥም የፖሊስ ልብስ የለበሱ ወንዶች ቀጥ ያለ መስመር ይዘው በአንድ በኩል ይመለከታሉ። ሰማያዊ ሸሚዝ፣ ቀይ፣ ቢጫና አረንጓዴ ሰንደቅ ያለበት መለያ ቀበቶና ነጭ ጓንት አድርገዋል። ሁሉም ካፖርትና ጠመንጃ ይዘዋል።

ብዙ ቁጥር ያላቸው ረዣዥም አረንጓዴ የሽፈራው ወይም የሞሪንጋ ቀንበጦች በአግድመት ተደርድረው መሬት ላይ ተቀምጠዋል። ጥቅጥቅ ባለ መልኩ የተከመሩት ቀንበጦች በደረቁ ቀይ አፈር ላይ ሲሆኑ፣ ከታች ጥቁር ጫማ የተወሰነ ክፍል ይታያል።

በመኪና የተጨናነቀ ረጅም መንገድ ተዘጋግቶ ቆሟል። መንገዱም በጣም ቀጭን እና ለማለፍ የማያመች ነው። ይህ መንገድም በአትክልቶች እና እጽዋቶች ጎን ለጎን ተከቧል።

የህፃናት ወተት የሆኑ ሶስት የማሚ ላክ እሽጎች ጎን ለጎን ተደርድረዋል። እያንዳንዱ እሽግ ለተለያየ እድሜ ተብሎ የተዘጋጀ ሲሆኑ ማሚ ላክ የሚል መለያዎች አሏቸው። የእሽጎቹ ዳራ የልጆችን ፍቅር የሚያመለክቱ ቅርጾች አሉት።

ሶላር ፓኔል ያለው አምፖል አቅርቧል። ጥቁር አራት ማዕዘን ቅርፅ ያለው የሶላር ፓኔል ከነጭ የኤል-ኢ-ዲ አምፖል ጋር በሽቦ ተገናኝቷል። አምፖሉ ከታች መንጠቆ አለው። ሁለቱም ነገሮች በነጭ የሴራሚክ ወለል ላይ ተቀምጠዋል።

አረንጓዴ የሳር ክምር ላይ የተገነባውን "አንድነት ፓርክ" ቀይ የአማርኛ ፊደላት አሉት። ፊደላቱ ከድንጋይ ደረጃዎች ጀርባ ሲገኙ አንድ ነጭ ልብስ የለበሰ ሰው በፊደላቱ አጠገብ ቆሟል። በሣሩ መካከል ነጭ የዱር አበቦች ዛፎችና ቁጥቋጦዎች ደግሞ በጀርባው አሉ።

አንድ አረጋዊ ሰው የመጽሐፍ መደብር ፊት ለፊት ተቀምጠው መጽሐፍ በማንበብ ላይ ናቸው። ሰውየው: ሰውዬው ቀላል ግራጫ ጃኬት እና ቀይ ወይም ሐምራዊ ሱሪ ለብሰዋል። አጭር ፀጉር አላቸው፤ በተረጋጋ ሁኔታ ተቀምጠው መጽሐፍ ላይ አፍጥጠዋል።

የሸክላ ዕቃ መሥሪያ ወይም መጋገርያ ቦታ ይታያል:: የተለያዩ የሸክላ ዕቃዎች ወለል ላይ ተደርድረዋል:: ጥቂት ሰዎች ከበስተጀርባ ሆነው ሥራ ሲሠሩ ይታያሉ:: ክፍሉ በጭስ የተሞላ ነው::

በቅጠላማ ተክል ላይ ጥቁር እና አረንጓዴ ፍሬዎች ስብስብ አሉ። ፍሬዎቹ በሁለት ዘለላዎች የተከፋፈሉ ሲሆን አንደኛው ሙሉ በሙሉ በሰሉ እና ጥቁር ሲሆን ሌላኛው ደግሞ ያልበሰሉና የተለያዩ ቀለማት አሏቸው። ተክሉ በአረንጓዴ በሳር የተሸፈነ ቦታ ላይ ነው።

የኢትዮ ቴሌኮም እና የቴሌ ብር ማስታወቂያ ነው። 'የቴሌብር የ10 ኪ.ሜ ሩጫ ውድድር' በምስል ቀርቧል። 'ሚያዝያ 13' ቀጠሮው ሲሆን፣ ምዝገባና ክፍያ በቴሌ ብር መተግበሪያ እንደሚከናወን ጠቅሷል።

ድንቅ ጥንታዊ ግንብ በደረቅ ኮረብታ ላይ ቆሟል። የታችኛው ክፍል ከቀላል ድንጋይ ሲሰራ፣ የላይኛው ደግሞ ከቀይ ጡብ ተገንብቶ በከፊል ፈርሷል። ዙሪያውን በደረቅ ሣርና በትንንሽ ቁጥቋጦዎች ተሸፍኗል። በላይ በኩል ያለው ሰማይ ደማቅ ሰማያዊና ከደመና የጸዳ ነው።

ባቡር ረጅም ድጋፎች ባሉት ከፍተኛ ድልድይ ላይ በበረሃማና ቡኒ መልክዓ ምድር ውስጥ እየነጎደ ነው። ባቡሩ አረንጓዴ፣ ነጭ እና ቀይ ቀለም ያለው ሲሆን፣ ከፊት ያለው የጭነት መኪናም ተመሳሳይ ቀለሞች አሉት። የፀሐይ ብርሃን ብሩህ ሆኖ ይታያል።

ጥቁር ሻሽ የጠመጠመች አንዲት ሴት ቡናማ የሀገር ልብስ ለብሳ በሰፊው ትስቃለች። ሴትየዋ ትልቅ ነጭ ከረጢት ላይ ጎንበስ ስትል፣ በአንገቷ ላይ ትልቅ መስቀል አድርጋለች። ከበስተጀርባዋ ብዙ ሰዎች በተፈጥሮ አካባቢ በሳር ላይ ተቀምጠዋል።

የጋብቻ ሥነ ሥርዓት ማስዋቢያ አቀራረብ ነው። ሐምራዊና ፈካካ ሰማያዊ አበቦች መድረኩን ሸፍነዋል። የነሐስ ማዕቀፎች በአበቦች ተሞልተዋል። ከኋላ ነጭ መጋረጃዎች ተዘርግተዋል። መሃል ላይ ለጥንዶች የሚሆን ነጭ የቆዳ ወንበር አለ። ቦታው ፍቅርን ይሰብካል።

ሰውዬው የተቀመጠው በቆዳ የተሰራ በሚመስል ከፍተኛ ወንበር ላይ ሲሆን፣ ከፊት ለፊቱ ጥቁርና አንጸባራቂ የቢሮ ጠረጴዛ አለ። በጠረጴዛው ላይ የጽሕፈት መሣሪያዎች እና የጌጣጌጥ ግሎብ ወይም ሌላ ክብ ቅርጽ ያለው ነገር ይስተዋላል።

እነዚህ ባቄላዎች ለመብቀል ተዘጋጅተዋል። ብዙዎቹ ቡናማ ባቄላዎች ትናንሽ ነጭ ሥሮች አውጥተዋል። ይህ የበቀለ ባቄላ ለምግብነት ከፍተኛ የአመጋገብ ዋጋ አለው። እነሱ በአንድ ሳህን ውስጥ ተሰብስበው ለዝግጅት ምቹ ሆነዋል።

ትኩስ የኢትዮጵያ ምግብ ጥብስ ነው። በባህላዊ ጭቃ ድስት ውስጥ በከሰል ፍም ላይ ይቀርባል። በጥሩ ሁኔታ የተጠበሰው ስጋ በአረንጓዴ በርበሬ ያጌጠ ሲሆን፣ ከንፁህ እንጀራ ጋር ተጠቅልሏል። ይህ ምግብ ልዩ ጣዕም እና ድምቀት ያለው ነው።

በርካታ ወንዶች በሸራ ጥላ ሥር ተሰብስበው የጋራ ጸሎት በማድረግ ላይ ናቸው። ሁሉም ወደ መሬት ዝቅ ብለው ግንባራቸውንና እጆቻቸውን አንጠፍጥፈዋል። የጸሎት ምንጣፎች መሬት ላይ ተነጥፈዋል። መንፈሳዊ አንድነትና ሥነ-ሥርዓት ይስተዋላል።

እጅግ ብዙ ነጭ ልብስ የለበሰ ሕዝብ በግልጽ ሰማይ ስር ወደ አንድ ትልቅ ባህላዊ ቤተክርስቲያን እየተመለከተ ነው። የቤተክርስቲያኑ ጣሪያ በሸራ የተሸፈነ ሲሆን፣ የዛፎች ቅርንጫፎች ከላይ ተንጠልጥለዋል።

ቀይ ክዳን ያለው የፕላስቲክ ባልዲ በነጭ ዳራ ላይ ይታያል። ባልዲው የኦቾሎኒ ቅቤን የያዘ ሲሆን፣ ቀይ መለያ ላይ በአማርኛ "ጥፋዬ ኦቾሎኒ ቅቤ" የሚል ጽሑፍና የኦቾሎኒ ምስል አለው። በባልዲው ላይ የምርት ስሙ ምልክት የሆነው "F" በእንግሊዝኛ ተጽፏል።

ብዙ ሰዎችን በሁለት ረድፎች ያሳያል፤ ከፊሎቹ ወታደራዊ ዩኒፎርም ለብሰው ሌሎች ደግሞ ቀይና አረንጓዴ የልምምድ ልብስ ለብሰዋል። የአሰልጣኝነት ስልጠና ተሳታፊዎች ናቸው።

ፍንትው ያለ ሰማያዊ ዩኒፎርም የለበሰ የትራፊክ ፖሊስ በትልቅ ነጭ የጭነት መኪና አጠገብ ቆሟል። ፖሊሱ የመኪናውን ወረቀቶች ወይም ፍቃዶች እየጠየቀ ነው፡፡ ሌሎች መኪኖችም ከኋላው አለፉ።

ብዙ ቁጥር ያላቸው የደንብ ልብስ የለበሱ ወታደሮች፣ በሰፊ ምድር ላይ የአካል ብቃት እንቅስቃሴ እያደረጉ ነው። በግምባር ያሉት ነጭ ቲሸርት ለብሰዋል፤ ከበስተጀርባ ያሉት ግን ሙሉ የደንብ ልብስ ለብሰው በብዛት ተሰልፈዋል። ይህ ትዕይንት ወታደራዊ ልምምድንና ቁርጠኝነትን ያመለክታል።

ብዙ ዶሮዎች ከሽቦ እና ከእንጨት በተሰራ መረብ ውስጥ ታጭቀዋል። ዶሮዎቹ በብዛት ቡናማ ቀለም አላቸው፤ እንዲሁም ቀይ ራስና አንገት አላቸው። ከበስተጀርባ ሌሎች ዶሮዎች በረት ውስጥ ተቀምጠዋል።

ቦርሳ ውስጥ ብዙ ሮዝ እና ቀይ ቀለም ያላቸው የሊፕስቲክ እና የከንፈር ቅባቶች አሉ። በቪክቶሪያስ ሲክሬት ብራንድ የተመረቱ ሁለት ትላልቅ ጠርሙስ ሽቶዎችም አሉ።

ወጣት የሚመስል ሰው ቀላል ሰማያዊ ጃኬት እና ነጭ ቲሸርት ለብሶ ወደ ቀኝ በኩል እየተመለከተ ፈገግ ይላል። ሰውየው ጥቁርና አጭር ጸጉር ያለው ሲሆን፣ በጃኬቱ የኪስ አካባቢ ደግሞ ጥቁር ነጠብጣብ ያለው ኪስ መሃረብ ይታያል።

ይህ ማስታወቂያ በቀይ ዳራ ላይ ሦስት መጠጦችን አሉ። በማዕከሉ የኮካ ኮላ ጠርሙስ 65 ብር፣ በጎኖቹ ደግሞ ሁለት 2 ሊትር ውሃዎች እያንዳንዳቸው 25 ብር ይሸጣሉ

እነዚህ ጥቁር የሴቶች ጫማዎች ዝቅተኛ ተረከዝ አላቸው። የእግር ጣትን እና መሃል እግርን የሚይዙ ሁለት ሰፋፊ ማሰሪያዎች ተደርገውባቸዋል። አራት ማዕዘን ቅርጽ ባለው ሰፋ ያለ ፊት ላይ፣ አንደኛው ማሰሪያ ብልጭ ባለ የብር መቆለፊያ አጊጧል። ጫማዎቹ ለበጋ ወቅት ተስማሚ ናቸው።

በሰማያዊ ዳራ ላይ ቢጫ ቀለም ያለው አርማ ይታያል። አርማው ወደ ላይ የሚጠቁም ቀስት የያዘ ሰባት ቁጥር የሚመስል ቅርጽ ያለው ሲሆን፤ ከላይ ደግሞ የሚበር ወፍ ቅርጽ አለው። ቢጫዎቹ ክፍሎች ብርሃን ያንጸባርቃሉ።

ነጭና ሐምራዊ ቀለም ያለው አውሮፕላን አረንጓዴ ሜዳ ላይ ሊያርፍ እየተዘጋጀ ነው። የአውሮፕላኑ ጅራት በኢትዮጵያ ባንዲራ ቀለሞች ተቀብቷል፤ ከኋላውም የቁጥጥር ማማ አለ።

) በጎን በኩል ቆሞ በትኩረት ወደ ግራ በኩል እየተመለከተ ነው። ቀበሮው ቀይ ቡናማ ፀጉር ሲኖረው፣ ሆዱና ጉሮሮው ደግሞ ነጭ ናቸው። ጆሮዎቹ ጫፎች ላይ ጥቁር ቀለም አላቸው፤ ቀበሮው ደግሞ ባለ ቡናማ ደረቅ ሳርና ቁጥቋጦ መካከል ቆሟል።

በቀላል አረንጓዴ የተቀረጸ ንድፍ ላይ "ኢትሄርባል" የሚል ስያሜ በትልቁ በግልጽ ተጽፏል። ከታች በአበባሎ ቅጠሎችና በአሎ ቬራ ሥዕል ያጌጠ የሳሙና ካርቶን ይገኛል። በዙሪያው በሁለቱም በኩል የአሎ ቬራ ቅጠል ክፍሎች ተቀምጠዋል።

በነጭ ዳራ ላይ በሰማያዊ ቀለም የተሳለ የሕዝብ ተወካዮች ምክር ቤት አርማ አለ። አርማው በክብ ቅርጽ ውስጥ የታቀፈ ሲሆን፣ በግራ በኩል የሰዓት ግንብ ጎልቶ ወጥቷል። ከክቡ በታች በሁለት ቋንቋዎች “የ.ፌ.ዴ.ሪ የሕዝብ ተወካዮች ምክር ቤት ተብሎ ተጽፏል።

አንዲት ሴት ጥቁር ልብስ ለብሳ የወርቅ የአንገት ሐብል አድርጋ ። ሐብሉ ሁለት የተጠላለፉ የልብ ቅርጾች ያለው ሲሆን፣ በሰንሰለቱ ላይ ጥቂት ትናንሽ ዕንቁዎች አሉ። በግራ ትከሻዋ ላይ ደግሞ ነጭ ሪባን ታስሯል።

በጣም በርካታ ቁጥር ያላቸው የመከላከያ ሃይል ልብስን የለበሱ ሰዎች ተጠጋግተው ቆመዋል። ከሰዎቹ መካከልም የተወሰኑት የኢትዮጵያን ሰንደቅ አላማ ከፍ አድርገው የያዙ ናቸው።

ጌታችን እየሱስ ክርስቶስ አጎንብሶ የሃዋርያትን እግር በማጠብ ላይ የሚገኝ ሲሆን ቀይ እና ቢጫ ቀለም ያለው አልባስን ለብሶ በትህትና አጎንብሶ የሃዋርያውን እግር እያጠበ ነው።

ቡኒና ነጭ የቆዳ መቀመጫ ያላቸው ዘመናዊ የሶፋ ስብስቦች በክፍሉ ውስጥ ተደርድረዋል። በመሃሉ ላይ ጥቁር ቡኒ ፍሬም እና የብርጭቆ ገጽ ያለው፣ ነጭ፣ ትራስ ቅርጽ ያለው የሻይ ጠረጴዛ ይታያል። ቀይ መጋረጃ ከበስተጀርባ ያለውን ነጭ ግድግዳ ከፊሉን ሸፍኗል።

ትልቅ አዞ ከውሃ ውስጥ በኃይል እየወጣ ይታያል:: አዞው አፉን በሰፊው የከፍተ ሲሆን፣ ጥርሶቹም ግልጽ ሆነው ይታያሉ:: በዙሪያው የውሃ ፍንጣቂዎች አሉ ::

ቢጫ ኤክስካቬተር የመሬት ቁፋሮ ሥራ ላይ ነው። ቦታው በቁፋሮ አፈር የተሞላ ነው። በግንባታው ቦታ ላይ ብዙ የእንጨት ሳንቃዎች ተከምረዋል። ሩቅ ላይ አረንጓዴ አውቶቡስ እና ሌሎች መኪናዎች አሉ። ከበስተጀርባ ከተማ እና አረንጓዴ ተራሮች አሉ።

አንድ የጭነት መኪና ከባድ እቃዎችን ጭኖ በጨለመ ሰማይ ስር ቁሟል ። እቃዎቹ በከረጢት፣ በሳጥንና በጎማ የተሞሉ ናቸው። ሁለት ወንዶች ጭነቱ ላይ ተቀምጠው ጭነቱን ሲያስተካክሉ፣ ሌሎች ሰዎች መሬት ላይ ገመድ እየወጠሩ ነው።

በትልቁ ህንፃ ፊት ለፊት የውሃ ፏፏቴ ይረጫል። ህንፃው ባለብዙ ቀለም መስኮቶች ሲኖሩት በግራ በኩል ዘውድ የጫነ አንበሳ ቅርጽ ሐውልት ቆሟል። ሰዎች በፏፏቴው ዙሪያ ባሉ ደረጃዎች ላይ ተቀምጠዋል።

ረዣዥም፣ ዘመናዊ፣ ደረጃ ያለውና በብርጭቆዎች ያጌጠ ሆቴል ህንፃ ይታያል። ከፊትለፊቱ ሰፊ አስፋልት መንገድና በጎን የአገልግሎት መኪኖች አሉ። ከላይ በረዶ የሌለበት ሰማያዊ ሰማይ አለ።

ዋናው ትኩረት በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ቀሳውስት ላይ ሲሆን፣ በቀይ፣ በቢጫ እና በወርቅ ቀለም ያጌጡ ደማቅ ልብሶችን ለብሰዋል። ቀሳውስቱ በራሳቸው ላይ በትልልቅ ዣንጥላዎች እና በጨርቅ ተሸፍነው የሃይማኖታዊ ንዋየ ቅድሳት እየተሸከሙ ነው። ከበስተጀርባ ኮረብታዎች ሰማያዊው ሰማይ።

በትኩረት ከላይ የተነሳው ምስል በጎንደር የሚገኘውን የፋሲል ግቢን ያሳያል። ነጭ የድንጋይ ግንቦች ያላቸው ታሪካዊ ቤተ መንግስቶች በአረንጓዴ ሜዳዎችና በዛፎች ተከበው ይታያሉ፤ የከተማው እይታ ከበስተጀርባ በፀሐይ ብርሃን ይታያል።

የተነሳው ምስል አረንጓዴ የዛፍ ደን መሃል የሚገኝን ሞላላ ቅርጽ ያለው የተጠረገ መንገድ በሌሊት ያሳያል። የመንገዱ መሃል እና ጠርዝ በብዙ ደማቅ ቢጫ መብራቶች ደምቀው የሚታዩ ሲሆን፣ ማዕከላዊው አረንጓዴ ክብ በትንሽ አጥር የተከበበ ነው።

ሁለት ወጣት ሴቶች በሳውና ክፍል ውስጥ ነጭ ፎጣ ለብሰው አሉ። ሁለቱም ሴቶች ፈገግ እያሉ እርስ በእርሳቸው ሲተያዩ ክፍሉ ከወለል እስከ ጣሪያ በእንጨት ተሸፍኗል። በመካከላቸው በጥሩ ሁኔታ የተሠራ የሞዛይክ ጥበብ አለ።

በጥቁር ማስቀመጫ ላይ የተለያዩ የወርቅ የጌጥ አይነቶች ተቀምጠዋል። እነዚህ ጌጣጌጦችም የአንገት ሃብል፣ የጆሮ ጌጥ፣ ቀለበት እና የእጅ ብራዝሌት ናቸው። እነዚህም ጌጣጌጦች የተሰሩት ተመሳሳይነት ካላቸው ቅርጾች ነው።

ትልልቅ ሱቅ ውስጥ ባሉ መደርደሪያዎች ላይ የቸኮሌት ዓይነቶች በአንድ ላይ ተደርድረዋል። በተለያየ ረድፍ ቦውንቲ፣ ትዊክስ፣ ማርስ እና ስኒከር የሚባሉ ጣፋጮች በግልጽ ይታያሉ። ብዙ ቸኮሌቶች በተመጣጣኝ ሁኔታ ተቀምጠዋል።

በግንባታ ላይ ያለውን የኬብል ስቴይድድ ድልድይና ማማዎቹ በሰማያዊ ብረት ፍሬም ተደግፈው ወንዙን ይሻገራሉ። ክሬን ከዋናው ማማ አጠገብ ቆሞ የሚፈለጉት ግንባታ ላይ ይገኛል። ደብዛዛ በሆነ የፀሐይ ብርሃን ሥር፣ በስተጀርባ ጥቅጥቅ ያሉ አረንጓዴ ዛፎችና ግራጫማ ወንዝ ይታያሉ።

ሁለት ወንዶች የመኪናውን ታችኛው ክፍል ለመጠገን እየሰሩ ነው። አንደኛው ሰማያዊ ፊት ማስክ እና የቢጫ ልብስ ለብሷል። ሌላኛው ደግሞ በመኪናው ስር ተኝቶ የመኪናውን ታችኛው ክፍል በቁልፍ ለመክፈት እየሞከረ ነው። መኪናው በመካኒኮች ስር ከፍ ብሎ ተይዟል።

ጨለማ በሆነ ክፍል ውስጥ ብዙ ጥቁር፣ ቀይ እና ቡናማ የቆዳ ቀበቶዎች ከጣሪያ ላይ ተንጠልጥለዋል። አንድ ሰው ነጭ ሸሚዝ ለብሶ በግራ በኩል ጥቂት ቀበቶዎችን እየተመልከት ነው።

ይህ በቀይ ዳራ የተሰራ የመጽሐፍ ሽፋን ነው። አንድ አንበሳ በሽፋኑ ላይ ሲታይ፣ የተለያዩ የአማርኛ ጽሑፎች በእጁ የተጻፉ ይመስል ተበትነዋል። አንድ ሽማግሌ ዱላ ተደግፎ በነጭ ሻሽ ተጠቅልሎ በቀይ ዳራ ላይ ቆሟል።

ወታደራዊ ዩኒፎርም የለበሱ ወታደሮች በሁለት የመንገድ ላይ ተሽከርካሪዎች የጦርነት መኪናዎች ላይ ሆነው በመንገድ ላይ ሲጓዙነው። መኪናዎቹ በዋናነት ቶዮታ ላንድክሩዘር የሚመስሉ በካሞፍላጅ ቀለም የተቀቡ ሲሆኑ፣ ወታደሮቹም ጭምብል አድርገዋል።

ደማቅ አረንጓዴ ቀለም ያለው "ሰላም ባስ" የሚል ጽሑፍ ያለበት ረጅም አውቶቡስ መንገድ ዳር ቆሞል። አውቶቡሱ ቀይና ቢጫ የእሳት ነበልባል የሚመስል ስዕል አለው። በስተግራ አንድ ሰው ሲራመድ፣ ከበስተጀርባ ደግሞ ሰማያዊ አውቶቡስና ተራሮች ይታያሉ።

ከብረት የተሰራ ስለትና ከእንጨት የተሰራ እጀታ ያለው መጥረቢያ በነጭ ዳራ ላይ አርፏል። ስለቱ ያረጀ መልክ አለው፣ የእንጨት እጀታው ደግሞ ረጅም እና ጠንካራ ይመስላል። የእንጨቱ ጫፍ በትንሹ ሰፋ ያለ ነው።

የውስጥ ክፍል ውስጥ በሚገኝ የአምባሳደር ልብስ መሸጫ ሱቅ ውስጥ ሰማያዊና ወይን ጠጅ ቀለም ያላቸው ጃኬቶች ተሰቅለዋል። በመሃል የንግዱ ምልክት በጥቁር ዳራ ላይ በግልጽ ይታያል።

ከደንገል እና ከረጃጅም ሳሮች የሚሰሩ ለአንድ ሰው ብቻ የሚያገለግሉ ጀልባዎች ከጥንት ጀምረው ባሁኑ ሰአትም እያገለገሉ ይገኛሉ። እነዚ ጀልባዎች ግለሰቦች አሳ ለማጥመድ እና ትናንሽ ሀይቆችን ለማቋረጥ ይጠቀሙባቸዋል።

ከኋላ በኩል ራሱን የላጨ አንድ ሰው ከወንበር ላይ ተቀምጧል። የሐምራዊ እና ጥቁር ባለ መስመር ልብስ ለብሷል፡፡ በራሱ አናት እና በጎን በኩል የመስታወት ጠርሙሶች ተለጥፈዋል። በቀኝ በኩል ያለው ቀይ ወንበርና ከኋላ በኩል ያለው ግድግዳ በጥላሸት ተሸፍኗል።

ለስላሳ ቢጫ የጀርባ ቀለም ያለው ማስታወቂያ የተለያዩ ምግቦችንና መጠጦችን አሳይቷል። በምስሉ ላይ ስጋ፣ ፓስታ፣ ባህላዊ ምግብ እና የቢራ ጠርሙሶች ተደርድረዋል። ገኒጋ የሚል ትልቅ ቀይ ቃልና ቀይ ስልክ ቁጥር ከላይ ተጽፏል።

ከፍ ብሎ ጥቁር ቡና በነጭ ስኒ ውስጥ እየፈሰሰ ነው። ፈሳሹ አረፋ እየፈጠረ ሲሆን፣ ትኩስ መሆኑን የሚያሳይ እንፋሎት ይወጣል። ስኒው በጥሬ የተጠበሱ የቡና ፍሬዎች መሃል ላይ ተቀምጧል። ይህ ትኩስ የቡና አፍልቶ ማፍሰስ፣ ለጠጪዎች የምግብ ፍላጎትን ያነቃቃል።

የጡትዋን ወተት ለበግ ግልገሎች የምታጠባ ትልቅ ነጭና ቡናማ በግ ከበርካታ ግልገሎቿ ጋር በአንድ ላይ በጠራ ብርሃን ይታያል። ከበስተጀርባዋ የግድግዳው ቀለም ግራጫማ ሲሆን፣ የዜና ቋት መረጃም ከታች በኩል ሰፍሯል።

በአፍሪካ አህጉር ካርታ ውስጥ የአባል ሀገራት ባንዲራዎች በግልፅ ተሞልተው ይታያሉ። ካርታው በደማቅ ነጭ ጨረሮች እና በቢጫ ኮከቦች ክብ ተከብቧል፤ ከበስተጀርባም በደብዛዛ አረንጓዴ ቀለም የዓለም ካርታ ይገኛል።

በቢጫ ግድግዳ ፊት ለፊት አንዲት ፈገግታ ያላት ሴት ልጇን በነጭ ጨርቅ ጀርባዋ ላይ አዝላለች። ሕፃኑም በደስታ እና በፈገግታ ወደ ካሜራው ይመለከታል።

ደማቅ ሰማያዊ ሰማይ ስር፣ በአረንጓዴ ደን በተከበበ ቦታ የንፋስ ኃይል ማመንጫ ግንባታ እየተካሄደ ነው። አንድ ረጅም ነጭ የንፋስ ኃይል ማመንጫ ክንፍ በቀይ ትልቅ ተጎታች መኪና ላይ ተጭኖ ወደ ቦታው እየተጓጓዘ ነው።

በርካታ ፍራፍሬዎችና አትክልቶች ተደርድረዋል፡፡ በተለይም ቢጫና ብርቱካናማ ማንጎዎች፣ ደማቅ ቀይ ቲማቲሞች እና ጥቁር አረንጓዴ አቮካዶዎች በብዛት ተሰልፈዋል። በፍራፍሬዎቹ መሃል የተቆለሉ ጥቁር ቀይ ሽንኩርቶች እና ሌሎች አረንጓዴ አትክልቶች ይገኛሉ። ፍራፍሬዎቹ በተፈጥሮ ብርሃን በሚያምር ሁኔታ ብልጭታ አሳይተዋል።

በጥቁር ጌጣጌጥ ማሳያ ላይ የተቀመጠ የሚያብረቀርቅ ወርቃማ የሽቦ ስራ ባህላዊ ጌጣጌጥ ስብስቡ ሁለት ክብ ቅርጽ ያላቸው የአንገት ሐብል፣ አንድ ጥንድ የጆሮ ጌጥ እና አንዱ በእጅ ማሳያ ላይ የተቀመጠ የእጅ አምባር ያካትታል።

አዳራሹ ለትልቅ ዝግጅት በጥሩ ሁኔታ ተዘጋጅቷል። ረዣዥም ጠረጴዛዎች በነጭ ልብሶች ተሸፍነዋል፤ ነጭ ሽፋኖች በተደረጉ ወንበሮች ዙሪያ ተደርድረዋል፤ ባህላዊ ማሰሮዎች በውስጣቸው አበባዎች ተሞልተው ለጌጥነት ቀርበዋል።

አንደኛው ጥቁር ሌላኛው ሰማያዊ ቀለም ያላቸው ሁለት የማጣበቂያ ቴፕ መቁረጫ (ቴፕ ዲሰፐንሰር) መሣሪያዎች በግራጫ ዳራ ላይ ተቀምጠዋል። ሁለቱም መቁረጫዎች የቴፕ ጥቅልል የሚገጠምበት ክፍልና ጥቁር መያዣ አላቸው።

ዘመናዊ መኝታ ክፍል ነው። ሙሉ ግድግዳውን የሚሸፍነው ከእንጨት የተሰራ ትልቅ ቁም ሳጥን ነው። ቁም ሣጥኑ መሳቢያዎች እና መስተዋት ያላቸው በሮች አሉት። ቁም ሳጥኑ ሁለት የተለያዩ ክፍሎችን ማለትም መኝታ ቤቱን እና ኮሪደሩን ይከፍላል።

አንድ የብርጭቆ ቢራ ግማሽ ድረስ ተሞልቶ የቀረው ደሞ በአረፋ ተሞልቶ ቀርቧል። ከጎኑ ጥቁርና ወርቃማ ቀለም ያለው "ሀበሻ ቀዝቃዛ ወርቅ" የሚል የቢራ ቆርቆሮ አለ።

ሃይል ያለው የዉሃ ፍንጥቅጣቂ በአየር ላይ ያለ ሲሆን የተወሰኑ ሰዎች በዉሃው የተረጩ እና ዉሃው ነክቷቸው ፊታቸውን የጨፈኑ ናቸው። በርከት ያሉትም እጃቸውን ከፍ አድርገው ውሃውን እየነኩ ነው።

ሰማያዊና ጥቁር ቀለም ያለው ኤሌክትሪክ ሃመር ድሪል (መሰርሰሪያ) በነጭ ዳራ ላይ አለ። መሰርሰሪያው ጥቁር እጀታ ያለው ሲሆን፣ የብረት መሰርሰሪያ ጫፍ ወደ ግራ በኩል ተጠቁሟል። መሣሪያው ለግንባታ ስራ የሚውል ነው።

ጥቃቅን ድንጋዮችና አቧራማ በሆነ የገጠር መንገድ ላይ ሰዎች በእግር ይሄዳሉ፣ አንድ ሰው በሞተር ብስክሌት ይነዳል። ከሰዎቹ አንዱ ትላልቅ ነገሮችን በጀርባው አዝሎአል። በመንገዱ ግራና ቀኝ ጥቅጥቅ ያሉ ዛፎችና ቁጥቋጦዎች አሉ። ሰማዩ በደመና የተሸፈነ ነው።

ድሬሲንግ ብዙ ጊዜ በመኝታ ቤቶች ላይ የሚገኝ፤ በተለይም ለሴቶች የውበት መጠበቂያዎቻቸውን ጨምሮ ሌሎችንም ነገሮች ይዞ በዛ ላይ መስታወት ስላለው እዛው ብዙ ነገር እንዲጨርሱ ይረዳቸዋል።

ከቀይ እና ሰማያዊ ሳጥን ጋር ለወረቀት ማያያዣ የሚያገለግሉ የብረት መቆንጠጫዎች በነጭ ጀርባ ላይ አሉ። አራት የሚያብረቀርቁ የብረት መቆንጠጫዎች ከፊት ለፊት ተቀምጠዋል።

በብዙ ሮዝና ነጭ አበባዎች የተጌጠ ትልቅ የሰርግ መድረክ በክፍት አዳራሽ ውስጥ ቀርቧል። በመድረኩ ላይ ሁለት ነጭና ወርቃማ ዙፋኖችና ማስዋቢያ ጠረጴዛዎች አሉ።

አንዲት በደማቅ ሁኔታ ያጌጠች ሴት በዓል ላይ ደስታዋን ትገልጻለች። ጭንቅላቷ ላይ በቀለማት ያሸበረቀ ባህላዊ ባርኔጣ አድርጋለች። ሌሎች ሴቶች ነጭ ልብስ ለብሰዋል፤ አንዱ ዣንጥላ ይዟል። የእፅዋት ቅርንጫፎች ከፍ ብለው በደስታ ስሜት ይወዛወዛሉ።

የቆዳ የሚመስሉ ጥንድ ጥቁር የደንብ ጫማዎች በገለልተኛ ግራጫ ዳራ ላይ ጎን ለጎን ተቀምጠው ይታያሉ። ጫማዎቹ የተሰፉ ጣቶችና ጥቁር ማሰሪያዎች ያሏቸው ሲሆን፣ የሚያብረቀርቁ ይመስላሉ።

ጫማዎቹ የዘብራ ቆዳ የሚመስል ጥቁርና ነጭ የተቀላቀለ ንድፍ አላቸው። ጫፎቻቸው ጠቋሚ ናቸው። የጫማው ውስጠኛ ክፍል ጥቁር ቀለም አለው። ጫማዎቹ እርስ በእርስ ተጠጋግተው በግድመት ተቀምጠዋል።

ክብ ቅርጽ ያለው የኢትዮጵያ ቴክኒካል ዩኒቨርሲቲ አርማ በሰማያዊ ዳራ ላይ አለ። አርማው መሐል ላይ ክፍት መጽሐፍ፣ አተሞች፣ የዓለም ግሎብና ጥርሶች ሲኖሩት፣ በውጫዊው ቀለበት ላይ የአማርኛና የእንግሊዝኛ ጽሑፍ ተጽፏል።

በጣም ጣፋጭ የሆኑ ቸኮሌት ምርቶች ሲሆኑ በቸኮሌት መደበር ላይ ተደርድረው ይገኛሉ እንደዚህ በጣም ጣፋጭ የሆኑ የምግብ ዘሮች ሲሆኑ ለሰውነታችን አላስፈላጊ የሆነ ስብን በማከማቸው ውፍረት እንዲከሰት ያደርጋሉ።

ጥጥ የሚፈተልበት ወይም ልብስ የሚሸመንበት ሰፊ አውደ ጥናት ይታያል። ቢጫ ግድግዳ ባለው ክፍል ውስጥ በርካታ ጥቁር ፍሬም ያላቸው የሽመና ማሽኖች አሉ። ጥቂት ሰዎች ማሽኖቹ ላይ ተቀምጠው የልብስ ስፌት ሥራ ሲያከናውኑ ይመለከታሉ።

ጥቁርና ነጭ ቆዳ ያላቸው ሶፋዎች በሳሎን ውስጥ ተቀምጠዋል። መሃል ላይ አንድ የመስታወት ጣሪያ ያለው የቡና ጠረጴዛ አለ። ወንበሮቹ ላይ የብር ጌጣጌጦች አሉ። ከኋላው ቡናማ መጋረጃና ነጭ ግድግዳዎች አሉ።

አንድ ትራክተር የሚመስል ማሽን በአረንጓዴ የሰብል እርሻ ውስጥ ሲጓዝ አለ። አሽከርካሪው በሰማያዊ ልብስ ለብሶ በማሽኑ ላይ ተቀምጧል። ማሽኑ በረዥም ረድፎች የተዘሩትን ሰብሎች እያስተናገደ ሲሆን፣ ከሩቅ ደግሞ ቢጫ ቀለም ያለው የበቆሎ እርሻ አለ።

በሰማያዊ ወንበሮችና ቡናማ ጠረጴዛዎች በተሞላ ሰፊ አዳራሽ ውስጥ ብዙ ሰዎች ተቀምጠዋል። በግምባር ቀደምትነት ከፍ ባለ ቦታ ላይ ተወካዮች ሲቀመጡ፣ ከታች በርካታ የሀገር ባንዲራዎችና የቴሌቪዥን ማያ ገጾች ይገኛሉ።

አንድ ሰው ነጭ ቀለም ያለው ቮልቴጅ ተቆጣጣሪ በእጁ ይዟል። መቆጣጠሪያው መለኪያ እና ቀይ ማብሪያ አለው። ከኋላ ብዙ የታሸጉ ካርቶኖች በቢጫ የፕላስቲክ ማሰሪያ ታስረው ተደርድረዋል።

በሰሀን ላይ የተቀቀለና የተከተፈ ሥጋ ከሁለት የእንጀራ ጥቅል ጋር ቀርቧል። ሥጋው ቡናማና ቀይ ቀለም አለው። ከጀርባ ደግሞ ሁለት የብሌንደር ሳህኖች የተቀቀለ ሥጋ አላቸው። ምግቡ የኢትዮጵያ ባህላዊ ምግብ ነው። ከታች “ዱለት” የሚል ጽሑፍ ተቀምጧል።

አረገሀኝ ወራሽ ከቤት ውጭ ባለው ቦታ ላይ ተቀምጧል። ሰውዬው ሰማያዊ ጃኬት እና ጥቁር ሸሚዝ ለብሷል፣ ከበስተጀርባው ደግሞ አረንጓዴ ዕፅዋት እና የሚፈስ ፏፏቴ አለ። እጁን ከፍ አድርጎ የዘፈን አገላለጽ አለው።

ይህ ቀይና ጥቁር ቀለም ያለው ያቶ የሚል ስም ያለው ኃይል ሰጪ መቆፈሪያ ድሪል ነው። መሣሪያው በ18 ቮልት ባትሪ ይሰራል፣ ብሩሽ የሌለው ሞተር እንዳለው ያሳያል። መቆፈሪያው ለግንባታ ወይም ለጥገና ስራዎች ዝግጁ ሆኖ በነጭ ጀርባ ላይ ቀርቧል።

ሁለት ሰዎች ውጭ ላይ ተቀምጠው ይነጋገራሉ። አንድ ሰው አረንጓዴ ልብስ ለብሶ ወረቀት በእጁ ይዟል፤ ሌላኛዋ ሴት ደግሞ የወርቅ ንድፍ እና የጭንቅላት ማሰሪያ ያለው ቀይ ቀሚስ ለብሳለች።

ሰፊ መንገድ ላይ ብዙ ካህናት ነጭ ልብስ ለብሰው ባለቀለም ታቦት ተሸክመው በክብር ሲሄዱ ይታያሉ። በሁለቱም የመንገዱ ዳር ዳርና ከኋላቸው ብዙ ሰዎች በበዓሉ ላይ ለመገኘት ተሰብስበዋል።

የእንጨት መሰላል ለቤት ውስጥ አገልግሎት የተሰራ ነው። ሶስት ሰፋፊ ደረጃዎች እና ከላይ መያዣ አለው። የመጀመሪያው ክፍል ለአገልግሎት ተዘርግቶ ቀርቧል። ሁለተኛው ክፍል ደግሞ ለቀላል ማከማቻ ሲታጠፍ ምን እንደሚመስል ያስረዳል።

አባት እና እናት ከሁለት ሴት ልጆቻቸዉ ጋር፤ አባት ከላይ በቀጭኑ የተጠለፈ የሀበሻ ልብስ ለብሶ በቀኝ እጁ የሚስቱን ትክሻ አቅፏል። በግራ እጁ ህፃን ልጁ ላይ አድርጎ ፈገግ ብሏል። በግራ እጁ የወርቅ ቀለበት አድርጓል።

በውሃ አካል ዳርቻ ያለውን የተፈጥሮ እና ሰው ሰራሽ ውህደት ይወክላል። ጥቅጥቅ ባለ አረንጓዴ ደን ውስጥ የዕረፍት ጊዜ ማሳለፊያዎች፣ መንገዶችና ህንጻዎች አሉ። በውሃው አጠገብ ደግሞ መዋኛ ገንዳ እና መርከብ ማቆሚያ አለ፤ ይህም ዘመናዊ የቱሪዝም ቦታ መሆኑን ያመለክታል።

ጥቁር ልብስ የለበሰ አንድ ሰው ጎንበስ ብሎ የኢትዮጵያን ባንዲራ ሲቀበል፣ ሌላኛው ጥቁር ልብስ የለበሰ ሰው ደግሞ ባንዲራውን በአክብሮት ያስረክብባል። ለሀገር *ነፃነት* ክብር የመስጠትና ኃላፊነት የመረከብ ስነስርአት ነው። አረንጓዴ፣ ቢጫና ቀይ ቀለሞች ያሉት ባንዲራ ተንልጥሏል።

ጠቆር ያለ ሐምራዊ የእንቁላል ፍሬዎችና አረንጓዴ ብሮኮሊዎች በቀይ ፕላስቲክ ላይ ተነጥፈዋል። ረዣዥም ጥቁር አረንጓዴ ኪያሮችም ጎን ለጎን ተደርድረዋል። አንድ ሰው በግራ በኩል አትክልቶችን እየመረጠ ነው።

አረንጓዴ ቀለም ያለው ማዳበሪያ በዉስጡ በርከት ያሉ የድንች ፍረዎችን ይዟል። እነዚህ የድንች ፍሬዎች ክብ መሰል ግን ወጣ ገባ ቅርጽን የያዙ እና ብዙም ያልጸዱ አቧራ በከፊል ያለባቸው ናቸው።

ግራጫ-ቡኒ ቀለም ያለው ቶዮታ ኮሮላ መኪና በድንጋይ በተነጠፈ መንገድ ላይ ቆሟል። በመኪናው የኋላ ክፍል ላይ "ቢግ መኪና" የሚል በእንግሊዝኛ ጽሑፍ ተለጥፏል። መኪናው የ2 ቁጥር ምልክት ያለው የኢትዮጵያ የሰሌዳ ቁጥር ይዟል።

ክላሲካል አሠራር ያለው፣ ከድንጋይ የተሠራ፣ ግርማ ሞገስ ያለው መኖሪያ ቤት ይታያል። መግቢያው ላይ በረንዳና ትላልቅ ምሰሶዎች አሉት፤ ከፊት ለፊቱ ደግሞ በጥቁር ብረት የተሠራ ግዙፍ አጥር ተከፍቷል። ቤቱ በዛፎችና በተስተካከሉ የአትክልት ቦታዎች ተከቧል።

ከፊትና ከኋላ በኩል የተቀመጡ ሁለት ሳምሰንግ ታብሌቶች ነው። የፊት ለፊቱ ታብሌት ሰዓቱን (12፡45) እና የአየር ሁኔታን (65°) ነው። ሁለቱም ታብሌቶች ግራጫ ቀለም ያላቸው ሲሆኑ ካሜራ እና የሳምሰንግ አርማ በላያቸው ላይ አለ፤ ይህም የኤሌክትሮኒክስ መሣሪያን ይወክላል።

ቀይ ጠቆር ያለ መጠጥ የያዘ የቪቶ ሽሮፕ ጠርሙስ ቀጥሎ ያሳያል። ጠርሙሱ በወርቃማ ክዳን የተዘጋ ሲሆን፣ መለያው ላይ "ቪቶ" የሚል ቀይ ጽሑፍ እንዲሁም "ከ 1908" የሚል ጽሑፍ ይገኛል። የጀርባው ቀለም ነጭና ንጹሕ ነው።

ጥቁር አረንጓዴ የቀርከሃ ግንዶች በጥቅል ተደርድረዋል። አንዳንድ የቀርከሃ ቡቃያዎችና ሌሎች ደረቅ ቅጠሎች መሬት ላይ ተበትነው ይገኛሉ፤ የታችኛው ክፍል ቡናማ ቅርፊት ይታያል።

ጭንብል ያደረገች አንዲት ፋርማሲስት ከመደርደሪያዎች ጀርባ ሆና ለደንበኛ መድሃኒት እየሸጠች ነው። በደንብ የተሞላው የፋርማሲው መደርደሪያ የህክምና ምርቶችን እና የተለያዩ መድሃኒቶችን አሳይቷል።

የተለያዩ የአትክልት አይነቶች በመደርደያ ተቀምጧል። ጎመን፣ ካሮት፣ ቀይ ስር፣ ቆስጣ፣ ቲማቲም፣ የአበባ ጎመን፣ ሽንኩርት፣ እና ሌሎችም በአራት ማዕዘን ዉስጥ ለየብቻ ተቀምጠዋል።

ጥሩ ልብስ የለበሰ ነጋዴ በውጪ ለሚገኝ ደንበኛ ማር በቢጫ መያዣ እያሳየ ነው። ጠረጴዛው ላይ ሌሎች የማር መያዣዎችና የገንፎ ማሰሮዎች ሲኖሩ፣ የሽያጭ ማዕከሉ በሸራ ተሸፍኗል።

በሰሜን ተራሮች ብሔራዊ ፓርክ ውስጥ የሚገኙ የጭላዳ ዝንጀሮ ዘሮች የሆኑ በአንድ ላይ ተሰብስበው ምግባቸውን ድመገባሉ ይህም የሆነበት ምክንያት ራሳቸውን ከአደጋ ለመጠበቅ ነው ።

በርካታ ሙስሊም ወንዶችና ወጣቶች ነጭ ረጅም ልብስ ለብሰው መድረክ ላይ ተሰልፈው ቆመዋል። አብዛኛዎቹ ወንዶች ቀይ ወይም ነጭ ቀለም ያላቸው ራስ መሸፈኛ አድርገዋል። መድረኩ በቀይ እና በጥቁር መጋረጃ፣ እንዲሁም በብርሃን ሽቦዎች እና ፊኛዎች ያጌጠ ነው።

ጥቁር ዳራ ላይ የወርቅ ሜዳሊያ ቅርፅ ያለው አርማ ይታያል። በመሃሉ የእንግሊዝኛ ፊደላት 'ቢ' እና 'እ' ተቀርፀዋል። በአርማው ዙሪያ የብረት ሽቦ የሚመስል መስመር ፊደልን ዞሯል።

በሁለት ክፍሎች የተከፈለ የመጀመሪያው ክፍል ላይ አንድ ሰው ሣር ላይ ተቀምጦ ሥጋ ቅጠል ላይ እያዘጋጀ ነው። በቀኝ በኩል ደግሞ አንድ እጅ በስጋ ክምር ላይ የተለጠፈ ወረቀት አለው።

በአንድ በገጠር አካባቢ እየተደረገ ያለ የውይይት መድረክ ሲሆን ይህ ውይይት በተለያዩ ምክንያቶች ሊደረግ ይችላል ሽማግሌዎችም ቁጭ ብለው ማስታወሻ እየያዙ ይገኛሉ። በብዛት እንዲህ አይነት ስብሰባዎች የሚካሄዱት ለእረቀ ሰላም ነው ።

የተደባለቀ ቀለም ያለው ልብስ የለበሰ ወጣት ልጅ በቅርብ ቀርቧል። ልጁ የራስ ፀጉሩ መሃል ላይ ብቻ የተወሰነ ጥቁር ፀጉር ተትቶለት ተላጭቷል። ከበስተጀርባ አረንጓዴ ኮረብታዎች ይታያሉ።

ሁለት ወንዶች በአረንጓዴ የድንጋይ ደረጃዎች እና በረጃጅም ቁጥቋጦዎች መሃል በሚገኝ መንገድ ላይ ፊት ለፊት ተፋጠው ቆመዋል። ከበስተጀርባ በግራ በኩል አረንጓዴ ቀለም ያለው ሕንፃ ይገኛል። የታችኛው ክፍል በዜና ርዕሶች ተሸፍኗል።

ጥርት ባለ ቅርብ እይታ የሚታየው በደንብ የተጠበሰ ሥጋ በሰፋፊ እንጀራ ላይ ቀርቧል። ሥጋው በአትክልቶች የተደባለቀና ቡናማ ቀለም አለው። እንጀራው በጠፍጣፋው ዙሪያ ተዘርግፎ የሚታይ ሲሆን፣ የጠፍጣፋው ጫፎችም ይታያሉ።

የአራት ወንዶች ቡድን በባህላዊ የሀገር ልብስ ለብሶ ይታያል። ከበስተኋላ በሳር የተሰራ ቤት እና ኮረብታዎች ያሉበት የገጠር አካባቢ ነው። በስተቀኝ በኩል አንድ ሰው በካሜራ ቪዲዮ እየቀረጸ ነው። ወንዶቹ ነጭ ጨርቅ ለብሰው፣ ፀጉራቸውን በነጭ ማሰሪያ አስረዋል።

አንድ ልጅ ከጀርባው አረንጓዴና ቀይ ኮፍያ ያለው ጃኬት ለብሶ ወደ ክብ የድንጋይ ጎጆ ይመለከታል። የጎጆው ጣራ ከሣር የተሠራና ግድግዳው ቡናማ ድንጋዮች አሉት። ዙሪያውን የደረቀ ሣርና ዛፎች ያሉበት ቦታ ነው።

የኢትዮጵያ ብሔራዊ የአልኮልና መጠጥ ፋብሪካ፣ አዲስ አበባ ምርት የሆነ የኡዞ መጠጥ ጠርሙስ ነው። ጠርሙሱ የመጠጡን ንጽህና የሚያሳይ ሲሆን፣ ዋናው መለያው የአጋዘን ምስል ነው።

ብዙ ቁጥር ያላቸው አራት ማዕዘን የእንጨት ጠረጴዛዎች በረጅም መስመር ተዘርግተዋል። ጠረጴዛዎቹ ቡናማ የእንጨት ወንበሮች ከጥቁር መደገፊያ ጋር ተደርድረውባቸዋል። ጠረጴዛዎቹ በሚያምር የአበባ ማስጌጫዎችና በደንብ በተዘጋጁ የራት እቃዎች ተቀማምጠዋል።

ያረጀ በሚመስል ክፍል ውስጥ ብዙ ህፃናት በተማሪ ወንበሮች ላይ ተቀምጠዋል። የክፍሉ ወለል በካሬ ንጣፎች የተሸፈነ ሲሆን አስተማሪዋ ነጭ ካፖርት ለብሳ ከበሩ አጠገብ ትታያለች።

ደማቅ ቀይ ማሰሪያ ያላቸው ጥቁር ቀይ ስኒከር ጫማዎች በነጭ ጠረጴዛ ላይ ቀርበዋል። ከጫማዎቹ ጀርባ በወርቅ በተለበጠ ብርጭቆ ውስጥ የተቀመጠ ትንሽ አረንጓዴ ተክል ይገኛል።

ቡኒ ቀለም ያለው ሸሚዝ የለበሰ፣ አረንጓዴ እና ወይንጠጅ ባለ መስመር ጥምጥም ራስ ላይ ያደረገ ሰው ነው። በሰማያዊ፣ ቀይ እና ነጭ ካሬዎች የተሰራ ሻርፕ በሐሩር አንገቱ ላይ አጥልቋል። ፊቱን ወደ ላይ አንጋጦ ይመለከታል።

ባለ ሰማያዊ ባህላዊ ልብስ የለበሱ ሴቶች በሣር ሜዳ ላይ ሆነው ይጨፍራሉ። ከበስተጀርባ በድንጋይ የተገነባ የጥንት ህንጻ ቅጥር ግቢ ተውቦ አለ።

የነዳጅ ማደያ ሠራተኛ ነዳጅ ለብር ቀለም ላለው መኪና ይሞላል። ሠራተኛው ሰማያዊ ዩኒፎርም ለብሷል። ፓምፑ ላይ የመሙያ ቱቦ አለ። ከበስተጀርባው የተለያዩ የመኪና ማጠቢያና አገልግሎት መስጫ ስፍራዎች አሉ።

ባህላዊ የክር እንዝርት የሚሽከረከሩበት የእንጨት ዘንጎች ማንከስ በተሸመነ ቅርጫት ወይም ምንጣፍ ላይ ተቀምጠዋል። ሦስት ማንከሶች ሲሆኑ፣ ከሁለቱ ላይ ክር ተፈትሎበታል። በግራ በኩል ትልቁ ያልተፈተለ ነጭ ጥጥ ጥሬ ጥጥ ክምር አለ።

ሰፋ ያለ፣ ረዥም፣ ቡናማ የእንጨት ጠረጴዛ ከቤት ውጪ ተቀምጧል። ጠረጴዛው ጋር አንድ ረጅም ወንበርና ሁለት የግል ወንበሮች በትራስ ላይ ተቀምጠዋል። ከጀርባው አረንጓዴ ሣር ያለው አጥር አለ።

ሦስት ሰዎች በአካባቢው መንገድ ላይ ድንጋዮችን እያነጠፉ ። ሠራተኞቹ ኮፍያ እና የሥራ ልብስ ለብሰዋል። ሌሎች ሰዎች በአጠገባቸው ሲያልፉ፣ ከጀርባ ደግሞ የድንጋይ አጥር እና ጥቅጥቅ ያሉ ዛፎች አሉ።

አንድ አስተማሪ በሰማያዊ ልብስ የተማሪዎች ዩኒፎርም ከለበሱ ተማሪዎች መሀል ቆሟል። ተማሪዎቹ በሰማያዊ ጠረጴዛና በተለያየ ቀለም ወንበሮች ላይ ተቀምጠው የፊት ለፊት ካሜራን ይመለከታሉ፤ ክፍሉ በፖስተሮችና በኪነ ጥበብ ሥራዎች ያጌጠ ግድግዳ አለው።

ሶስት ሴቶች በሰፊ አረንጓዴ ሜዳ ላይ እየጨፈሩ ነው። ነጭ ረጅም ልብሶችን ከነጭ የራስ መሸፈኛ እና አረንጓዴ የእጅጌ ጫፍ ጋር ለብሰዋል። ከበሮዎችን በሁለት እጃቸው ይዘው ወደ ቀኝ አቅጣጫ ይመለከታሉ። ከበስተጀርባ ጥቁር እንስሳት በርቀት አሉ።

አንድ ያረጀ ሰማያዊ ታክሲ በመንገድ ላይ ይነዳል። የጣራው ላይ አራት ትልልቅ ሰማያዊ ፕላስቲክ በርሜሎች በገመድ ታስረው ተጭነዋል። ሌሎች መኪኖችም ከኋላው ተሰልፈዋል። አካባቢው በዛፎች የተከበበ ነው።

ግራጫ ቀለም ያለው ያረጀ ሴዳን መኪና በአንድ ጠጠር በተነጠፈ መንገድ ላይ ወደ ፊት እየተመለከተ ቆሟል። ከመኪናው ጀርባ የሽቦ አጥር እና በዛፎች የተከበበ የቤቶች አጥር በሩቅ ይታያሉ። አካባቢው ፀሐያማ ሲሆን፣ የድንጋይ ንጣፉ መንገድ በቆሻሻ መሬት ተከቧል።

ሁለት ሴቶች የሸክላ ሥራ ሲሠሩ ይታያሉ። ከፊት በኩል ያለችው ሴት ቡኒ ጃኬት እና ሰማያዊ ሸሚዝ ለብሳ፣ ሻሽ አስራ በሸክላ ድስት ላይ ተመስጣ ትሠራለች። ከኋላ ያለችው ቀይ ልብስ የለበሰች ሴትም በተመሳሳይ ሥራ ላይ ተጠምዳለች፡፡

ባለፀጉር ራሰ በራ የሆነ ሰው ጥቁር ልብስና ቀይ ክራቫት ለብሶ በቢሮ ወንበር ላይ ተቀምጧል። ከፊት ለፊቱ በጠረጴዛው ላይ የብርጭቆና የብዕር ማስቀመጫ እንዲሁም ሰዓቱ ይታያሉ። ከበስተጀርባው ቀላልና ወጥ የሆነ የቢዥ ቀለም ግድግዳ አለ።

ባህላዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የስዕል ጥበብ ቅዱስ ኪነ-ጥበብ ተስሎ ይታያል። ሥዕሉ የኢየሱስ ክርስቶስን ወደ ኢየሩሳሌም መግባት የሚያሳይ ነው። ኢየሱስ ክርስቶስ በአህያ ላይ ተቀምጦ፣ ቀይና ነጭ ልብስ ለብሶ፣ ቀኝ እጁን ለበረከት አውጥቶ ሰላምታ እየሰጠ ነው።

ሰደድ እሳት በተፈጥሯዊ እና በሰው ሰራሽ መንገድ የሚከሰት አደጋ ነው። በተፈጥሮ ከሚከሰትባቸው መንገዶች ውስጥ በበረሃ አካባቢ በድንጋዬች እና እንጨቶች እርስ በርስ በሚፈጥሩት ግጭት ሲሆን በሰው ሰራሽ ደግሞ በተለኮሱ ሻማዎች ይከሰታል።

ቡናማ ቆዳ ያለውና አፉን ከፍቶ የሚጮህ ትንሽ አጋዘን፣ በሣርና በወደቁ ቅጠሎች ላይ ቆሟል። የአጋዘኑ ጅራት ጫፍ ነጭ ሲሆን፣ አይኖቹም ሰፋ ብለው ይታያሉ። የበስተጀርባው ክፍል በአብዛኛው አረንጓዴ ነው።

ሁለት ከብርጭቆ የተሠሩ እና በውስጣቸው ብርሃን ያለባቸው ሊፍቶች ከሕንፃ ውጭ ተያይዘው አሉ። ሊፍቶቹ በኮንክሪት የተሠራ ግድግዳ ላይ ከፍ ብለው ተገጥመዋል አሉ።

የተለያዩ መጠኖችና ቅርጾች ያሏቸው፣ በእጅ የተሠሩ ዘጠኝስፊት። ቅርጫቶቹ በአብዛኛው ብርቱካናማ፣ ቢጫ፣ ቡናማ እና ነጭ ቀለሞች ያሏቸው በገመድ የተሠሩ ናቸው። ቅርጫቶቹ የእንጨት መልክ ባለው ወለል ላይ ተዘርግተዋል።

ትልቅ፣ ቢጫ ቀለም ያለው፣ ከባድ የመንገድ ሥራ መሣሪያ ወይም ዶዘር፣ ግዙፍ ጎማዎች እና ሰፊ የአፈር መግፊያ ሾቬል ያለው ማሽን፣ በነጭ ዳራ ላይ በግልጽ ቆሞ ይታያል።

ይህ የሚያምር ፎቶ አምስት ወንዶችን በባህላዊ የኢትዮጵያ ልብሶች ለብሰው ያሳያል። ሁሉም ነጭ ልብስ ለብሰዋል፤ ነገር ግን እያንዳንዳቸው ቀይ፣ ሰማያዊ፣ አረንጓዴ፣ ነጭ ወይም ቡናማ በተለያየ የትከሻ ቀበቶ አላቸው። ወንዶቹ በተሸፈነው የውጪ መንገድ ላይ እየሄዱ ነው።

ባለ ነጭ እና ሮዝ ቀለም የሆኑ ብዙ ፊኛዎች ከጣሪያው ላይ ተንጠልጥለዋል። ፊኛዎቹ በነጭ ክር ታስረው፣ ክሮቹ ላይ ትናንሽ ሮዝ አበቦችና ኩርፊያ የሆኑ የሐር ሪባኖች አሉ። ከፊኛዎቹ በታች ትልቅ አልጋ በትላልቅ ነጭ ትራሶች ተነጥፏል።

ረጃጅም በሆኑ የዘንባባ ዛፎች አጠገብ ባለው መንገድ ላይ አንድ ትልቅ ተጎታች መኪና ብርቱካንማ የግንባታ መሣሪያ ጭኖ ይታያል። መኪናው በቅንጦት የተሞሉ መሣሪያዎችን ይዟል፤ ሰማያዊና ነጭ ማስታወቂያ የሚል ጽሑፍ አለው።

በካርድ ሰሌዳ ላይ በርካታ የሚያብረቀርቁ የጆሮ ጌጦች ተደርድረዋል። ጌጦቹ በወርቃማ፣ ነጭና ሰማያዊ ቀለም ያላቸው ሲሆኑ፣ የተለያዩ ቅርጾችን ይይዛሉ። ቅርጾቹ ቅጠሎች፣ አበቦች፣ ቢራቢሮዎች፣ የዝሆንና የዓሣ ምስሎችን ያሳያሉ።

አንድ ሰማያዊ ልብስ የለበሰ ሰው ነጭ አምቡላንስ የመሰለ ተሽከርካሪን በላቢያጆ ማጠቢያ ውስጥ በኃይል ውሃ እየረጨ ያጥባል። ቢጫ ግድግዳ ባለው የመኪና ማጠቢያ ቦታ የውሃና የሳሙና አረፋዎች በመኪናው ላይ ይታያሉ። መኪናው ቀይ የድንገተኛ አደጋ መብራት አለው።

ባህላዊ የሚመስሉ ጥንድ ጫማዎች በጡብ መሰል ወለል ላይ ተቀምጠዋል። ጫማዎቹ ጥቁር ቡናማ ቀለም ያለው ቆዳ ሲሆን በጠርዙ ዙሪያ ነጭ ስፌት አላቸው። የጫማዎቹ ማሰሪያዎች ከጨለማው ቡናማ ቆዳ እና ከቀላል የቆዳ ቁራጭ ጥምር የተሰሩ ናቸው።

በነጭ ካርዶች ላይ የተደረደሩ የተለያዩ ቅርፅ ያላቸው ወርቃማ ጉትቻዎች ስብስብ ያሳያል። ስብስቡ ትላልቅ ክብ፣ በዶቃ ያጌጡ እና ትንንሽ ጌጣጌጦችን ያካትታል።

ነጭ በነጭ ባጌጠ መድረክ ላይ ስድስት ነጭ እና ወርቃማ ቀለም ያላቸው ወንበሮች ተቀምጠዋል። ከመድረኩ በታች ደግሞ ቄጤማ እና ቢጫ አበቦች ተጎዝጉዘዋል።

ረዣዥም እሾኾች ያሉበት የቁልቋል ተክል በትኩረት ቀርቧል። አንደኛው ክብ ቅርጽ ያለው አበባ በነጭና ግራጫ ቅጠሎች የተሞላ ሲሆን፣ ሌላው ገና ያልበሰለ አረንጓዴ ነው። እነዚህ እሾሃማ እጽዋት በተራራማ መልክዓ ምድርና ድባብ ላይ ይገኛሉ።

ሁለት ሰዎች በ"ሂዳያ ቁርስ ቤት" ፊት ለፊት በሰማያዊ የናስቴአ ጃንጥላ ስር ተቀምጠው ሻይ ወይም ቡና ይጠጣሉ። በስተጀርባ በርካታ ሰዎች እና ሰማያዊ ሕንፃ አለ።

ባለ ሁለት ደረጃ መኪና ተሸካሚ የጭነት መኪና ስምንት ጥቁር መኪኖችን በመያዝ ጠፍጣፋ መንገድ ላይ ይጓዛል። ከበስተጀርባ ትላልቅ ቡናማ ተራሮች እና ጥርት ያለ ሰማያዊ ሰማይ አለ። ከፊት ለፊት ዝቅተኛ አረንጓዴ ቁጥቋጦዎች ከመንገዱ አጠገብ ይገኛሉ።

አንድ ነጭና ሰማያዊ ሚኒባስ የትራፊክ አደጋ ደርሶበት ተገልብጧል። መኪናው ላይ ጉዳት ደርሷል። በዙሪያው ብርቱካንማ ቀለም ያላቸው ከረጢቶች ተበታትነዋል። ሁለት ሰዎች፣ አንድ ልጅና ትልቅ ሰው፣ በአደጋው ቦታ ላይ ቆመዋል።

ሰዎች በተሰበሰቡበት ውጪ ሴት ንዋይ ዘዋሪ ፎቶግራፍ ይዛለች። የሟች ዘመዷን ፎቶግራፍ አንግታ ሐዘኗን ትገልጻለች። ሌሎች ሴቶች በአካባቢዋ በተለያየ ልብስ ተጠቅልለው ይቆማሉ። አጠቃላይ ሁኔታው የሕዝብ ስብስብና የሐዘን ስሜትን ያስተላልፋል።

በአንድ ሰው ግንባር ላይ የጠቆረ የባህር ኤሊ ቅርጽ ያለው ንቅሳት አለ። ዙሪያውን በትንሽ በትንሹ የተቆረጠ ጠጉር አለ፣ ፊቱም ጠቆር ብሏል ።

አንድ ሙሉ የጋዜጣ ገጽ ይታያል፤ የጋዜጣው ርዕስ "ሪፖርተር" በአማርኛ የላይኛው ክፍል ላይ በቀይ ቀለም ጎልቶ ይታያል። ገጹ በመሃል ላይ የግድብ ወይም የውሃ ማመንጫ ጣቢያ ምስል ያለበት ዋና ዜና ይዟል። ከታች ደግሞ የሁለት ሰዎችና ምስሎች አሉ።

ብረት የሚመስል ጥንታዊ ዘውድ መሃል ላይ በቅርበት ይታያል። ጠረጴዛው በቀይ ልብስ ተሸፍኗል፤ ሌሎች ቅርሶች በአጠገቡ ተቀምጠዋል። ሰዎች ዘውዱን ለመመልከት ተሰብስበዋል፤ ከበስተጀርባ ያሉ አንዳንዶች የአፍና የአፍንጫ መሸፈኛ አድርገዋል። አንዲት ሴት በሞባይሏ ፎቶ ታነሳለች።

ብዙ ቀይ ቀይ ሽንኩርቶች ተደራርበው የአንድ ትልቅ ክምር ምስል ይታያል። ሽንኩርቱ የተለያዩ የሐምራዊ እና ነጭ ቀለሞች አሉት። ሁሉም ሽንኩርቶች በደንብ ያልተላጡ ሆነው የውጨኛውን ቅርፊታቸውን በግልጽ አሉ።

የጠፈር መንኮራኩር ወይም ሮኬት በጨለማ የሌሊት ሰማይ ወደ ላይ እየተከናወነ ነው። ከሮኬቱ በታች የሚወጣው ደማቅ ብርሃንና ጭስ በብርቱ ይታያል። በጎን በኩል የብረት ማማዎች የሮኬት ማስወንጨፊያውን ይደግፋሉ፡፡

በሳጥን ላይ የቀረቡ፣ አዲስ ነጭና ጥቁር የናይክ ስኒከር ጫማዎች ናቸው። ከፍተኛ ቁመት ያላቸው ሲሆን፣ ጥቁር የቁርጭምጭሚት ማሰሪያ አላቸው። ለስፖርትና ለዘመናዊ የጎዳና ላይ ፋሽን የሚውል፣ ቄንጠኛና ተፈላጊ ጫማ ነው።

ሁለት ወጣት ወንዶች ልጆች በአረንጓዴ ሜዳ ላይ በትግል ሁኔታ ተቃቅፈዋል። አንደኛው አረንጓዴና ነጭ ቲሸርት ለብሶ ጥቁር ቁምጣና ነጠላ አረንጓዴ ቦት ጫማ አድርጓል።

አንድ በጣም ያረጁና አባት እጃቸው የተኮማተረ አባት ሲሆኑ በእጃቸውም ለአምላካቸው ጸሎት የሚያቀርቡበት ውዳሴ ማርያም ይዘዋል። የመጠቆሚያቸውን ወደ ውስጥ አስገብተው ወደ ቀጣይ ገጽ እየገለበጡ ይገኛሉ።

የእምነት ሥዕል መንፈስ ቅዱስ በእመቤታችን ቅድስት ድንግል ማርያም እና በሐዋርያት ላይ ሲወርድ ያሳያል። ሁሉም ተሰብስበው በመጠበቅ ላይ ናቸው። ከላይ በኩል ርግብ መንፈስ ቅዱስን ትወክላለች። የተቀደሰ ወቅት ተስሏል።

በረጅም ሰማያዊ ትሪ ውስጥ ንጹህ ጥሬ ሥጋ በብዛት ተቀምጧል። አብዛኞቹ ቁርጥራጮች የስጋና የአጥንት ቅልቅል የጎድን አጥንት ናቸው። ስጋዎቹ ሮዝማ ቀይ ሲሆኑ፣ ትሪው በነጭ የእብነ በረድ መሰል ቦታ ላይ ተቀምጧል።

ረጅም ተራሮች ከበስተጀርባ ሆነው በአንድ ትልቅ ከተማ ላይ ጥላ ይጥላሉ። ከተማዋ በርካታ ዝቅተኛ ሕንጻዎች እና የብረት ጣሪያ ያላቸው ትልልቅ ህንጻዎች አሏት። ከተማዋ በተለያዩ አረንጓዴ ዛፎች እና ቁጥቋጦዎች የተከበበች ስትሆን፣ ከሩቅ ቤተ ክርስቲያን ትታያለች።

በቤት ውስጥ በተደረገ ስብሰባ ላይ አንድ ነጭ ሸሚዝና ግራጫ ሱሪ የለበሰ ሰው በሌሎች ሰዎች ትከሻ ላይ ተቀምጧል። ሰውዬው እጆቹን ከፍ አድርጎ እየጮኸ ነው፣ ከታች ያሉት ብዙ ሰዎች እጃቸውን በማንሳት በደስታ ይጮኻሉ።

በግራጫ ዳራ ላይ የተቀመጠ ጥቁር የዩኤስቢ ፍላሽ ። በላዩ ላይ "64 ጂቢ" በነጭ ፊደላት ተጽፎበታል። ከብርሃን መለዋወጫ ጋር የተያያዘ የብረት ማገናኛ ጫፍ ያለው ሲሆን ክብ ቀለበት ቅርጽ ያለው መያዣ አለው።

አሥር ባለ ብዙ ቀለም የወረቀት ወይም የጨርቅ ወረቀቶች በደጋፊ መልክ በግራ በኩል ተደራርበዋል። ትልቁ ወረቀት ቀይ ሲሆን ሌሎች እንደ ብርቱካናማ፣ ቢጫ፣ አረንጓዴ፣ ሐምራዊና ጥቁር ቀለሞች ጎልተው ይታያሉ።